እነዚህ ጠባቂዎች ፍቅርና ደስታ በፊታቸው ላይ ሲንጸባረቅ፣ በሀገር ጉዳይ ቁጣና ብስጭት እንደማይገታቸው ግልጽ ነው። በመሳሪያና በሰንደቅ ዓላማ በመደነቅ፣ ፍርሀት ሳይሰማቸው ቆመዋል።

ትልልቅ፣ ደብዛዛ አረንጓዴ ቅጠሎችና ያሉት ጎመን ነው። ቅጠሎቹ በውሃ ጠብታዎች እርጥበት አዘል ይመስላሉ፤ ዙሪያው ጥቁር ቡናማ አፈር እና ጥቂት ትናንሽ አረንጓዴ ችግኞች አሉ።

ነጭ ኮፍያ እና ሰማያዊ ልብስ የለበሰ ሰው ለተቀመጡ አምስት ሽማግሌዎች ንግግር ያደርጋል። ሽማግሌዎቹ በነጭ ጨርቅ ተሸፍነው በእንጨት ወንበሮችና በድንጋይ ላይ ተቀምጠዋል።

ዋው! እጅግ በጣም ጥሩ እና ደስ የሚል የቤተሰብ ፍቅር! አንድ አባት፣ እናትና ትንሽ ሴት ልጃቸው በሱቃቸው ውስጥ ሆነው ፈገግ ይላሉ። ከፊት ለፊታቸው ደማቅ ሰማያዊ መመዘኛ ሚዛን ይገኛል። ከኋላቸው በብዙ አይነት ምርቶች የተሞሉ መደርደሪያዎች አሉ።

ዋው ሲያስገርም! የተለያየ ዓይነት ጫማዎች ሲያዩ! ከቡት እስከ ሰንደል፣ ከስኒከር እስከ ስሊፐር ድረስ። የቆዳ፣ የሱፍ እና የጨርቅ ጫማዎች ሲማርኩ! ጥቁር፣ ቀይ፣ ነጭና ቡኒ ቀለሞች ያሏቸው። ሲያጓጉ! የመረጡት አለባበስ ሊሟላ ይችላል።

"አቤት! እንዴት ያለ ድንቅ ወጥ ቤት ነው! የነጩ ካቢኔቶች ልስላሴ እና የጥቁሩ ግድግዳ ውህደት ዓይንን ይማርካል። ይህ ህልም እውን የሆነበት ዘመናዊና 'ሌ' ቅርጽ ያለው የውበት ጥግ ነው!"

የ "Sun Chips Natural" ከረጢት በቢጫ ዳራ ላይ በቀይ ፊደላት ተጽፎ ይታያል፣ "አዲስ" የሚል አረንጓዴ መለያ እና የሚስቅ ፀሐይ ምልክት አለበት። ይህ ቺፕስ በኢትዮጵያ ገበያ ይገኛል?

በጣም የከበረ እና ዘመናዊ ምግብ ቤት! ምቹ ወንበሮች እና የሚያብረቀርቅ ነጭ የጠረጴዛ ልብስ የሚያስደስት ድግስ ይጋብዛል። አስደናቂው የከተማ እይታ ልዩ ስሜት ይፈጥራል።

ከበስተቀኝ በኩል፣ ትንሽ የቪዲዮ መስኮት ላይ አንዲት ሴት ዜና ስትዘግብ ትታያለች። ከስር ቀይ እና ሰማያዊ የመረጃ ሰሌዳ ላይ "አልጀዚራ" የሚል ጽሑፍ ተጽፏል። ይህ የህክምና ጉዳይ በዜና ጣቢያው ምን ተደረገ?

ደማቅ አረንጓዴ ቅጠላማ አትክልቶችና ቀይ ቲማቲሞች የተደራረቡበት የገበያ ስፍራ በብዛት የተሞላ ነው። የብሮኮሊ፣ የጎመንና የሰላጣ መብዛት ትኩስና ለሰውነት ጤናማ ምግብ የማግኘት ደስታን ያሳያል።

ከባሩ አጠገብ አንዲት ሴት ቆማለች፤ አዳራሹ በቡናማ የእንጨት ጠረጴዛና ወንበር ተሞልቷል። ክብ ቅርጽ ባለው ባር ላይ ሰማያዊ መብራቶች ያበራሉ። ይህ የሰላም ስሜት የሚታይበት የድሮ ካፌ ነው።

ዋው! የካልኩሌተር ንድፍ ሲያምር! ይህ ሮዝ ኤሌክትሮኒክስ ካልኩሌተር ነው። ቁልፎቹ የተለያዩ የሮዝና ቡናማ ቀለማት አላቸው። በማሳያው ላይ '123456789000' የሚል ቁጥር ተጽፏል። ደስ የሚል እና ጠቃሚ መሣሪያ ነው።

ለሕፃናት የተሰሩ አራት ቆንጆ ጫማዎች በቡናማ ወለል ላይ አሉ። ጫማዎቹ በነጭ፣ በሐመር ሮዝ እና በክሬም ቀለም የተሰሩ ናቸው። እያንዳንዳቸው በላያቸው ላይ በአበቦች እና በቀስት ቅርጽ ባለው ማስዋቢያ ያጌጡ ናቸው። አንደኛው ጫማ በአንድ ሰው እጅ ተይዟል።

ዋው ውበት! የተትረፈረፈ ብርቱካን ዛፍ ታላቅ ደስታንና አስደናቂ መደነቅን ይፈጥራል። የመከሩ ብዛት ለወደፊት ህይወት ብሩህ ተስፋን እና ፍቅርን ያንጸባርቃል ።

ዘመናዊ የረጃጅም ሕንፃዎች በአዲስ አበባ ከተማ ሰማይ ስር ይገኛሉ። ብዙ ተሽከርካሪዎች የሚበዛበት ሰፊ መንገድ የከተማዋን እድገትና ግርግር ያሳያል። ሕንፃዎቹ የከተማዋን ወደፊት የመራመድ ተስፋ ያንፀባርቃሉ።

አንድ ሰው በጣም ትልቅና ከባድ የሆነ የማቀዝቀዣ ሳጥን በጀርባው ላይ ተሸክሞ ሲጎነብስ ይታያል። ግለሰቡ ትልቁን ካርቶን በገመድ አስሮ ሲገፋ ፤ ሥራው አስቸጋሪና አድካሚ መሆኑን የሚያሳይ ነው። ከባድ ጉልበት የሚጠይቅ እንቅስቃሴ ነው።

ጥቁር ሰማያዊ የሆኑ አንድ ጥንድ ቦት ጫማዎች በነጭ ጠፍጣፋ መሬት ላይ ይታያሉ። ጫማዎቹ ነጭ ሶል ያላቸው ሲሆን፣ የጫማው ሥር ቡናማ ቀለም እና ከስር ነጭ አልማዝ ቅርጽ ያለው ዲዛይን አለው። ጫማዎቹ የመደነቅን ስሜት ያሳያሉ።

ዋው ሲያምር! ወጣቷ ውብ በሆነ ደማቅ ሰማያዊ የሀበሻ ልብስ አሸብርቃለች። በአንገቷ፣ ቀበቶዋና እጅጌዋ ያለው ጥልፍ ውበቱን ጨምሮታል። በእግረ መንገዷ ላይ በኩራት ስትጓዝ መመልከት ደስታን ይፈጥራል። የእውነተኛ ውበት መገለጫ ሲያስደንቅ!

የብር ጌጣጌጦች ሲሆኑ አንገት ላይ የሚገቡ በጣም የሚያምሩ ጌጣጌጦች ናቸው በዋጋቸውም ውድና በግራም እስከ እንድ ሽህ ብር ድረስ የሚሸጡ ዐይነቶች ናቸው።

ይህ ምስል የጥንካሬን እና ቁጣን ስሜት ያንጸባርቃል። በጦር መኪና ላይ ያሉት የታጠቁ ወታደሮች የኢትዮጵያ ባንዲራ ሲውለበለብ ማየቱ መደነቅ እና ጭንቀትን ቀላቅሎ ይፈጥራል። የእነዚህ የጦር ኃይሎች መገኘት የፍርሃትና የብስጭት ምልክት ሆኖ ይታያል።

ኡፍ! ድንቅ የምግብ ፍለጋ! ይህ የብረት ጥብስ ማሽን ወርቃማ ጥብስ እየጠበሰ ነው! ለፈጣን ምግብ ምርጥ መፍትሄ! በፍጥነት እና በንጽህና ለመጥበስ የሚያስችል ታላቅ መሳሪያ ነው!

ዋው! የባህል ልብስ የለበሱ ህጻናት በዱላ ቀረርቶ ሲፋለሙ ማየት እንዴት ደስ ይላል! ጉጉትና ደስታ ፊታቸው ላይ ይታያል። ትግሉ በጣም ያጓጓል። ሲያስደንቅ! የኢትዮጵያ ባህል ውበት ፍቅርንና ኩራትን ያጭራል። ሲያምር!

ውይ ሲያምር! የጥበብ እቃዎች በድንኳን ውስጥ ለገበያ ቀርበዋል። መረጋጋት! ባህላዊ ልብሶችና በእጅ የተሰሩ ምርቶች ይታያሉ። ሲማርክ! ዙሪያውን ብዙ ዛፎች ያሉበት የውጭ ቦታ። ሰላም! ከታች የዜና ማስታወቂያ ፅሁፍ አለ።

በርካታ ወንዶች የጎዳና ላይ የንጽህና ዘመቻ በማድረግ ላይ ናቸው። ከኋላ ባለው ነጭ የውሃ ማጠራቀሚያ ተሽከርካሪ በመርጨት፣ ጎዳናውን በብሩሽና መጥረጊያ ሲያጸዱ፣ የትብብርና የንቃት መንፈስ አለዉ።

ቁንጅናቸዉ ገራሚ የሆነ በህዝብ ዘንድ ተወዳጅነትን ያተረፉት ዉስን የቴሌቪዥን ጣቢያ ማይክ ከፊት ለፊት ተተክሏል። ተቀባይነት ያጡ የተጠሉ ሚዲያ ድርጅትም አብሮ ተተክሏል።

ድንቅ ነው! ብዙ ሰዎች ነጭ ባህላዊ ልብስ ለብሰው በአንድ ሃይማኖታዊ ሥነ-ሥርዓት ላይ ተሰብስበው አሉ። አንዳንዶቹ ጃንጥላ ይዘዋል፤ በስቀኝ በኩል ደግሞ ባለ መስቀልና በኢትዮጵያ ሰንደቅ ዓላማ ያጌጠ አረንጓዴ መዋቅር አለ።

የተቀመጠው ምስል በተዘጋጀ እና በተስተናጋጅ የኢንዱስትሪ አካባቢ ውስጥ የተሰሩ ባለትልቅ ሕንፃዎችን በቅርጽ ያቀርባል። በሰማያዊና ነጭ ቅርጽ የተሸፈኑ የመግቢያ እና የማከማቻ ሕንፃዎች በተደራጀ ቅርጽ ተዘጋጅተዋል፣ በመሬት ላይ የተሠሩ መንገዶች እና በቅንጣት የተቀመጡ የአትክልት አካባቢዎች ታይተዋል።

በግራጫ ጀርባ ላይ የተከመሩ ብዙ የማጣበቂያ ፕላስተሮች አሉ። በግራ በኩል ያሉት ፕላስተሮች ቢጫ ቀለም ያላቸው ሲሆኑ፣ መካከለኛዎቹና ቀኝ ያሉት ደግሞ በውስጣቸው አረንጓዴ ቅርፅ አላቸው።

ይህ ምስል የጭንቀት እና የተስፋ መቁረጥ ስሜትን ያንጸባርቃል። በርካታ ሰዎች የተጨናነቁበት ረዥም ጀልባ በመጠኑ ጥቁር በሆነ ውኃ ላይ ስትጓዝ ይታያል። አብዛኛው ጀልባ በሰዎች ተሞልቶ ውሃውን የነካ ሲሆን፣ ከፊትና ከኋላውም ሁለት ሰዎች ቆመው ይታያሉ።

ኧረ እንዴት ያምራል! እነዚህ የሚያብረቀርቁ አምስት የብር ወይም የነጭ ወርቅ የእጅ አንባሮች ዓይንን ይማርካሉ ። ሁሉም ሰፊ ክፍልና ሰንሰለት አላቸው ። የእያንዳንዳቸው ሰንሰለት ውፍረት ይለያያል ። ዋው ውበት!

ብዙ ወንዶችና ሴቶች በጥሞና ተቀምጠው በስብሰባ ላይ ያለን ነገር እየተከታተሉ ነው። አብዛኛዎቹ ተሳታፊዎች በልዩ ልዩ ልብሶች በቁም ነገር ወደፊት ይመለከታሉ፤ ከታች በስተቀኝ በኩል አንድ ሴት በዜና መስኮት ውስጥ ትታያለች። የምስሉ ሁኔታ የጭንቀትና የብስጭት ስሜት ያንጸባርቃል።

በዚህ ምስል የታየው አንድ ጅብ በደረቅ እና በተለቀ አካባቢ እየተንቀሳቀሰ የተስፋን፣ የፍርሃትን እና የመጠንቀቅ ስሜት ያበራል። የተረቀ ሣር እና ትንሽ የተበተኑ ዕፅዋት የተፈጥሮ እና የአስቸኳይ አካባቢን ያሳያሉ።

ዋው ሲያምር! በቅጠሎች መካከል ቀይ ሮማኖች በዛፍ ላይ አሉ። አንዳንዶቹ ተከፍተው ቀይ ፍሬያቸውን አሳይተዋል። ተፈጥሯዊ ውበት እና የተትረፈረፈ ምርት ነው ። ሲያስደስት!

ይህ አረንጓዴ የጠረጴዛ ማራገቢያ በተለይ በሞቃት የአየር ሁኔታ የእፎይታና የመረጋጋት ስሜት ይፈጥራል። ማራገቢያው በጥንቃቄ ከተቀመጠው የሎሚ ውሃ አጠገብ መገኘቱ፣ ቀዝቃዛና አስደሳች አየርን የመፈለግ ፍቅርንና ምቾትን ያንጸባርቃል።

ሲያስደንቅ! አረንጓዴ ዳራ ላይ ነጭ የአፕሊኬሽን አርማ ይታያል። አርማው ሁለት የንግግር ቅርጾችን ይዟል፤ እያንዳንዳቸው ሁለት ነጥቦች አሏቸው። ከስር ደግሞ 'ዊቻት' የሚል ጽሑፍ አለ። ይህ ለመግባባት የሚያገለግል ሲያሳውቅ! ዘመናዊ ምልክት!

ቡናማ ቀለም ያለው የግሎባል ሆቴል የመቀበያ ጠረጴዛ፣ በላዩ ላይ ትልቅ የአበባ እቅፍ አበባ አለ። ከላይ "እንኳን ደህና መጡ የሚል ጽሑፍ ተንጠልጥሏል። አንጸባራቂ መብራቶችና የሆቴሉ አርማ በፍቅር ሰፍረዋል።

አንድ ጢም ያለው ሰውዬ ፈዛዛ ቡኒ ሸሚዝ ለብሶ ከሰማያዊ ሰማይ በታች ቆሟል። ሰውዬው ቀኝ እጁን ወደ ላይ አንስቶ ሳር ነገር ይዞ ትኩር ብሎ ይመለከታል። የፊቱ ገፅታ ቁጣንና ወይም ብስጭትን የሚገልጽ ነው፤ አፉን ከፍቶ ጥርሶችን ያሳያል።

ድንቅ ነው! ወጣ ያለ መሬት የሚችል የሚመስል ጥቁር የኤሌክትሪክ ዊልቸር ግልጽ በሆነ ነጭ ጀርባ ላይ ቀርቧል። ወፍራም ጎማዎችና ምቹ ጥቁር መቀመጫ አለው። ይህ አጋዥ መሳሪያ እጅግ በጣም ጥሩ ነው።

በምስሉ ውስጥ የእግር ጎዳና ውድድር የምትሮጥ አትሌት ታይታለች። በኢትዮጵያ ባንዲራ ቀለም የተሸፈነ አረንጓዴና ቀይ ልብስ ለብሳ ነዉ፡፡ በላዩ በአማርኛ የተጻፈ ጽሑፍ አለ፡፡

አቤት ደስታ! ለትውልድ የሚቆይ ታላቅ ስራ! ብዙ ሰዎች ተባብረው በሰፊ ሜዳ ላይ ችግኞችን ሲተክሉ ማየት እንዴት ያኮራል! አረንጓዴ አሻራችንን እያረጋገጥን ነው!

ዋው ሲያምር! ሁለት ሰዎች በሐይቅ ዳር አግዳሚ ወንበር ላይ ተቀምጠዋል። ሰላማዊው ተፈጥሮ መረጋጋትና ደስታ ይፈጥራል። እርስ በእርስ መቀራረባቸው ፍቅርንና ወዳጅነትን ያጎላል። ትልቅ የውሃ አካል መኖሩ ሲያስደስት! ምንኛ የሚያረጋጋ ገጽታ!

ዋው! በጣም ደስ የሚል! አባትና ሶስት ልጆች በደስታ እሳት ከበው ተቀምጠው አሉ። የአባቱ ፈገግታና የልጆቹ መሞቅ የፍቅርና የመተሳሰብ ስሜት ይገልጻል፤ የውጭው ሰማያዊ አከባቢ አስደናቂ ነው። እጅግ በጣም ጥሩ!

ኦ! እንዴት የሚያምርና የሚያስደስት ትዕይንት ነው! ዕጣኑ በመዓጠንቱ ጭስ ይወጣል! በአረንጓዴ ቅጠሎችና በአበባ ቅጠሎች መሃል መቀመጡ ያምራል! ቤታችንን እንዲህ ማሳመር እንዳት ደስ ይላል።

በእውነት ደስ ይላል! እነዚህ እንዴት የሚያብረቀርቁ ጥቁር አቡካዶ ፍሬዎች ናቸው! በጣም ትኩስና ትልቅ ሆነው ይታያሉ! አረንጓዴ ግንድ ያላቸው እነዚህ የእንቁላል ፍሬዎች ለጤናማ ምግብ ተስማሚ ናቸው!

ዋው ሲያስደንቅ! አንድ ልጅ በአጉሊ መነጽር ይመለከታል ። ከእሱ አጠገብ የሮኬት እና የጠፈር መሣሪያ ሞዴል አለ። የሳይንስ እና የጠፈር ጉጉት! ሲያስደስት! ግሩም ነው !!

ትንሽ እና ሰማያዊ ቀለም ያላት የዳማስ መኪና ስትሆን ዋና አገልግሎትዋም ጥቃቅን እቃዎችን ከከተማ ከተማ ምቹ የሆነች የተሸከርካሪ አይነት ነች ።

ትልቅ ክብ ቅርጽ ያለው ቤት ከጫካው ፊት ለፊት ይገኛል። የቤቱ ጣራ ከገለባ የተሠራ ሲሆን፣ ከመሃሉ ላይ ጭስ ይወጣል። በዙሪያው አረንጓዴ ዕፅዋትና የእንጨት አጥር ይከበዋል፤ ከበስተጀርባው ደግሞ ጥቁር ዛፎች አሉ። ይህ ትዕይንት ሰላምንና የገጠርን ስሜት ይገልጻል።

ውብ የዝግጅት መድረክ በነጭ አበቦች ዋው ሲያምር! በትልቅነቱ እጅግ በጣም ጥሩ ነው። ከጀርባው የባህላዊ ምንጣፎች እና ባለቀለም መብራቶች መድረኩን ድንቅ ብሎ እንዲያዩት ያደርጋሉ። ሰው ሰራሽ አረንጓዴ ምንጣፍ ስሜቱ ዋው ደስ ሲል ይገልጻል።

ቀሚስ የለበሰች ልጅ በአፈር ቤት አጠገብ ተቀምጣለች። በእጇ ቅርጫት ነገር ይዛለች። የሀዘን ስሜት ከፊቷ ይነበባል። እረ! የብቸኝነትና የጭንቀት ስሜት ሲያሳዝን!

ያሳዝናል! ትንሿ ልጅ አጠገቧ በተከመሩ ድንጋዮች ፊት ለፊት ቆማለች። ሀዘን በተሞላበት አይን ትመለከታለች። ቀለሟ የደበዘዘ ልብስ ለብሳለች። ከኋላ ግድግዳ ቤትና ክፍት መስኮት አለ። ልብን የሚያደማ እይታ ነው!

ዋው ሲያስደንቅ! አይን የሚስብ ባለብዙ ቀለም እሸት ነው። ነጭ፣ ቢጫና ቀይ እህሎች በቆሎው ላይ ሲታዩ አስደናቂ የተፈጥሮ ጥበብ ይመስላል። ምርቱ ሲያምር! ደስ የሚል መደነቅ ይፈጠራል።

በጣም ዘመናዊና ውቢ የሆኑ የጆሮ ጌጦች ሲሆኑ በተለጣፊ እና በጠንጠልጠይቅ መልክ የተሰሩ ብራማ ቀለም ያላቸው ጌጣጌጦች ናቸው። እነዚህ ግን ጌታጌጦች ሴቶች ይጠቀማቸዋል።

እግዚኦ! ወይኔ ደስታ! ይህ ቦታ ለኑሮና ለመዝናኛ ምቹና ዘመናዊ ይመስላል። ሰማያዊ ጣሪያ ያላቸው ንጹህ ቤቶች፣ መዋኛ ገንዳ እና የቅርጫት ኳስ ሜዳ ሲያስደንቅ። ለአስቸኳይ ጊዜ መኖሪያነት በጣም ተስማሚ ይመስላል። ሰላማዊ አካባቢ ነው።

አዳራሽ ውስጥ ከፍተኛ ባለሥልጣናት በመድረክ ፊት ለፊት ተቀምጠው ስብሰባ ላይ ናቸው። ሁሉም መደበኛ ልብስ ለብሰዋል። ወንበሮች ፊት ለፊት አረንጓዴ ምንጣፍ ተነጥፏል። ውብ የሆነ የአቀማመጥ ሁኔታ ጠንካራ ትኩረትን ይገልጻል።

ለምለም አረንጓዴ የእርሻ ቦታ ሰፊ ሆኖ በፀሐይ ብርሃን ተጥለቅልቋል። ከበስተጀርባው ጨለምለም ያሉ ዛፎች አድማሱን ሲገድቡ፤ ንጹሕ ሰማያዊ ሰማይ ከላይ ይታያል። የእርሻው ብዛት ሰላምንና ብልጽግናን ያመለክታል፤ ተስፋን የሚገልጽ እይታ ነው።

ጥቁር ዳራ ላይ ደማቅና ባለብዙ ቀለም ያሸበረቀ ባህላዊ የሰብዝ መሰብ አለ። ቅርጫቱ በላዩ ላይ በተለያዩ ቀለማት የተጠለፈ የሾጣጣ ቅርጽ ያለው ክዳን አለው። ቀይ ቀለም ጠርዞችንና ጫፉን ያጎላል። ሞሰቡ የፍቅርና የደስታ ስሜትን የሚያንጸባርቅ ባህላዊ ዕቃ ነው።

አንድ ቤተሰብ፣ አባት፣ እናትና ሁለት ልጆች ጭቃማ ግድግዳ ባለው ክፍል ውስጥ ተቀምጠዋል። ሁሉም በመሬት ላይ በተቀመጠ መሶብ ላይ ካለ ምግብ ላይ ቀና ብለው ይመለከታሉ። የትስስርና የመተሳሰብ ስሜት ይንጸባረቃል።

ጥቁር ሱፍና ሰማያዊ ክራቫት የለበሰ ሰው በጠረጴዛ ፊት ለፊት ተቀምጧል። በስተጀርባ የአዲስ አበባ ዩኒቨርሲቲ አርማና የኢትዮጵያ ባንዲራ አለ። በተጨማሪም የዩኒቨርሲቲው ባንዲራ በቀኙና ነጫጭ መደርደሪያዎች በሁለቱም ጎኖች አሉ።

እጅግ በጣም ጥሩ! ይህ የኢትዮጵያ ባህላዊ ምግብ ቤት ውስጠኛ ክፍል ሲሆን፣ ረዣዥም የጀርባ መቀመጫዎች ያሏቸው የእንጨት ወንበሮችና ጠረጴዛዎች በብዛት አሉ። ግድግዳው ላይ ባሕላዊ ሥዕሎች ሲታዩ፣ ትልቅ ጥቁር ጀበና ደግሞ ከበስተጀርባ ትኩረት ስቧል።

ሲያምር! ዘመናዊና ፋሽን ጫማ! ሲያስደንቅ! ሰማያዊና ጥቁር ቀለም በጥሩ ሁኔታ ተዋህደዋል። ነጭ ሶልና የተለያዩ ዲዛይኖች አሉት። ይህ ጫማ ደስታንና ወጣትነትን ያሳያል። ለስፖርት ወይም ለዕለት ተዕለት እንቅስቃሴ የሚመች!

ዋው ሲያስደንቅ! የከተማዋ ዘመናዊ ገጽታ እጅግ ያጓጓል። ህንፃዎቹ እና መንገድ ላይ ያሉት መኪኖች የለውጥ ምልክት ናቸው። የፅሁፉ አቀማመጥ ደስ የሚል ውበት አለው። ሲያስደንቅ! የሰላም እና የእድገት ድባብ ፍቅርን ይፈጥራል።

እመቤታችን ያረገችበት ስእል ላይ ዳዊት በበገና እያመሰገናት እና መላእክት በበላይዋ ሆነው ፍቅራቸውን ያሳዩአታል። እመቤታችን በተኛችበት ቦታ ላይ በራሷ ላይ የሚያበራ አክሊልን ተጎናጽፋለች ይህ የሚያሳየው ክብሯን ነው።

እንደ ቀሚስ፣ መብርቁ፣ ነጠላ፣ ጋቢ የመሳሰሉት ከጥጥ የሚዘጋጁ ሀገር በቀል የእደጥበብ ውጤቶች በክብረ በዓላት ቀን የሚለበሱ እና ውበት ያላቸው ባህላዊ ልብሶች ናቸው።

ደማቅ ሮዝ አበባዎች በአረንጓዴ ቅጠሎች መካከል ተንጠልጥለው ሲያምሩ ። ረዣዥም የአበባ ጉንጉኖች ውበት እና ሕይወት ያጎናጽፋሉ ። ዋው ሲያምር ! የደስታና የመደነቅ ስሜት አለው ።

ጥቁር ጀርባ ላይ ሁለት የመስታወት ጠርሙሶች በቢጫ ጠጅ ተሞልተዋል። በግራ በኩል ረዥም እና ቀጭን የሆነ ጠርሙስ አለ፣ በስተቀኝ ያለው ደግሞ ክብ የታችኛው ክፍል ያለው ልዩ ቅርጽ አለው። ሁለቱም ማሰሮዎች ከፍ ያለ አንገት አላቸው።

በቅርብ ርቀት የተነሳው ፎቶ በለመለመ አረንጓዴ ቅጠሎች የተከበበ የፖም ዛፍ ያስመለክታል። ዛፉ ብዙ ያልበሰሉ አረንጓዴና ቀይ ቀለም ያላቸው ፖም ፍሬዎችን ተሸክሟል። ፍሬዎቹ በፀሐይ ብርሃን ተመተው ያንጸባርቃሉ።

ዋው ሲያምር! የሙስሊም መስጊድ ሚናራ ከሰማይ ጋር ተዋህዶ ሲያስደንቅ! የዓርማዎች መኖር የሃይማኖት ነጻነትንና መከባበርን ሲያሳይ ያስደስታል! እረ ሲያረጋጋ! ሰላም ሲያሰፍን!

በእግረኛ መሄጃ መንገድ ላይ አንድ ወጣት አጎንብሶ ተቀምጦ ስልኩን ይነካካል። ከልጁ አጠገብ ለሊስትሮ ስራ የሚያገለግሉ ትናንሽ ባልዲዎች ዉሃ ይዘው ተቀምጠዋል። ልጁም የተቀመጠው በአንዱ በማይመች ባልዲ ላይ ነው።

ዋው፣ ሲያስደንቅ! የከተማው ሕዝብ ታቦቱን ተከትሎ ታላቅ መንፈሳዊ ጉዞ ላይ ነው። የካህናቱ ነጭ ልብስና ጃንጥላ ሲያምር፣ የሕዝቡ ብዛትና ዝማሬ ፍቅርን ይፈጥራል። ሥነ ሥርዓቱ ታላቅ ሃይማኖታዊ ክብርን ያሳያል።

አንድ ጥቁር እጅ በብርሃን አብቦ ያለ ነጭ አምፖል ይዟል። አምፖሉ የጠነከረ ነጭ ብርሃን ሲፈነጥቅ፣ በታችኛው ክፍል ላይ የእጅ ጽሑፍ ያለበት ነጭ ወረቀት አለ።

ዋው ሲያስደስት! አራት ብርጭቆዎች በደማቅ ቡኒ ቀለም ያለው መጠጥ ተሞልተዋል። ከላይ ነጭ አረፋ ደምቆ ይታያል። መጠጡ ትኩስና ጣፋጭነት ስሜት ይፈጥራል። ለደስታ ጊዜ መጋበዣ የሆነ አስደሳች መጠጥ ነው።

በምሽት ብርሃን የሚያንጸባርቅ ዘመናዊ ባለ ብዙ ፎቅ ሆቴል ይታያል። "ራይን ሆተል" የሚለው ጽሑፍ እንግዳ ተቀባይነትን ያሳያል። ሕንፃው ለእረፍት እና ለአገልግሎት የሚጋብዝ የቅንጦትና የደስታ ስሜት ይፈጥራል።

አንድ ባለ ብዙ ፎቅ ሕንፃ በሌሊት ይታያል። የሕንፃው የላይኛው ክፍል "ብራይት ጌም ዞን" በሚል ጽሑፍ ያጌጠ ነው። ከታች “ሰው ለሰው ባርና ሬስቶራንት” የሚል ጽሑፍ አለ። የደስታና የመዝናናት ስሜትን የሚያንጸባርቅ የመዝናኛ ስፍራ ያሳያል።

ጥቁር ጢም ያለው አንድ ራሰ በራ ሰው፣ ሰማያዊ ሸሚዝ ለብሰው በጥቁር ወንበር ላይ ተቀምጠዋል። ከበስተጀርባው ብዙ መጽሐፎች የተደረደሩበት መደርደሪያ አለ፤ ይህም የእውቀት እና የሰላም ስሜትን ያንፀባርቃል።

ኢትዮጵያውያን ኦርቶዶክስ ካህናት፣ በደማቅ ነጭና ወርቃማ የሥርዓት ልብሶች ተውበው ከውሃ ዳርቻ ተንበርክከው ጸሎት ያቀርባሉ። በስተጀርባ በዛፎች አቅራቢያ የሚታዩ ሁለት ቡናማ ቅርጻ ቅርጾችና ካህናት፣ የጥምቀት በዓል ሰላማዊና መንፈሳዊ ድባብ ይፈጥራሉ።

የምን ታሪክ ነው! ይህ የኢትዮጵያ ፖስታ አገልግሎት ድርጅት ምልክት ነው ! ደብዳቤዎችን በሰዓቱና በታማኝነት ማድረስን የሚያሳይ ታሪካዊ አርማ ነው ።

ዋው ሲያስደንቅ! ካህኑ ነጭ የራስ መጠቅለያ አድርጎ መታየቱ እንዴት ይማርካል! የብራና መጽሐፉን በውስጡ ሥዕሎች ሲያበሩ! ጥንታዊው የግድግዳ ሥዕል ሲያስገርም! በእርግጥ የፊቱ መረጋጋት ፍቅርን ይፈጥራል! የመንፈሳዊነት ስሜት ሲያስደስት! ሃይማኖታዊ ጥበብ እንዴት ይደነቃል

እጅግ በጣም ብዙ ህዝብ መሬት ላይ ሆኖ በስሜት እጁን ወደ ላይ ያውለበልባል። ጠቅላይ ሚስቴር አብይ አህመድም ወደ ህዝቡ እጃቸውን ከፍ አድርገው ሰላምታ ይሰጣሉ።

በምስሉ ውስጥ የቫይረስ አቀማመጥ በቅርብ እና በግልጽ መልኩ ታይቷል። በግራ በጥቁር መሠረት ላይ ቀይ እና ግራጫ የሆኑ ስፓይክ ፕሮቲኖች በኩል የተበተኑ ናቸው። ይህ ምስል የአህዮን ጤና እና የህብረተሰብ እንቅስቃሴን ለማሳየት ተደራሽ ነው።

የሚያምር የጥንት ሚዛን! ያውም ሁለቱ ሲኒ ላይ የጥንት ሳንቲሞች ተጭነውበት! ክብደቱ እኩል ያልሆነው ነገር ፍትህ የጎደለው ይመስሏል! አይገርምም አንዱ አዘንብላል።

ወ/ሮ አዳነች አቤቤ የአዲስ አበባ የመጀመሪያዋ ሴት ከንቲባ ናቸው! ሴት መሪነትን በማሳየት፣ ለሌሎች ታላቅ ተስፋ እና ምሳሌ ሆነዋል። ስራቸው አስደናቂ ነው!

አንዲት እናት ከአራት ልጆቿ ጋር ነጭ ባህላዊ ልብስ ለብሳ በስቱዲዮ ውስጥ ቆማለች። የቤተሰቡ ትስስር እና ፍቅር 'ዋው ሲያምር' ። ልጆቿ ሴቶች እና ወንድ ልጅ ሲሆኑ፣ ሁሉም ጥምዝ ፀጉር አላቸው። የጋራ መልካቸው ቤተሰባዊ ውበትን ይጨምራል!!።

ዋው ሲያምር! የጥቁር ፀጉር ቆንጆ ሹሩባ በአንድ ሕፃን ራስ ላይ ይታያል። ሹሩባዎቹ በተለያዩ ንድፎችና ቅርጾች ተሰርተዋል። ንድፉ በጣም የሚያምርና ጥራት ያለው ነው። ዋው ውበት ሲገለጥ!

ብዙ ቁጥር ያላቸው ሰዎች በኮንክሪት ወለል ላይ ያለ ጫማና በተደራረበ ቦታ ተቀምጠዋል። የእነዚህ ስደተኞች ግልጽ ሀዘን እና ብስጭት በጣም ከባድ የሕይወት ጭንቀትን ያሳያል።

ድንቅ የተራራ ውበት! መንገዱ በቁልቁለትና በአቀበት ተጣጥፎ ይሄዳል! በአረንጓዴ ተራሮች መካከል ያለው አስገራሚ ጉዞ! የኢትዮጵያ ተፈጥሮ የሰጠችን ታላቅ መልክዓ ምድር! አቤት የአየር ንጽህና!

ወርቃማ ቀለም ያላቸው የአንበሳ ግልገሎች ስብስብ በረጅም ቡናማ ሣር በተሸፈነ ሜዳ ውስጥ ወደ ፊት እየሮጠ ነው። ሁሉም አንበሶች ትኩር ብለው ወደ ፊት የሚመለከቱ ሲሆን፣ ጀርባቸው ላይ ደብዛዛ ሰማያዊ ሰማይ ይታያል።

የዕለት ተዕለት እንቅስቃሴና የከተማ ግርግር የሚታይበት ትዕይንት ነው። ቀይና ቢጫ ቀለም ያለው የንግድ ህንፃ ላይ የኪኒ ያሬድ ፋርማሲ እና ATM አገልግሎቶች በግልጽ ይታያሉ። ከህንፃው ፊት ለፊት ነጭ ሚኒባስና መኪናዎች ሲንቀሳቀሱ፣ የከተማ አገልግሎትና ትኩስ ንግድ ስሜት ይሰጣል።

በዚህ ምስል ውስጥ ሁለት ነጭ ሶሴር ላይ የተቀመጡ የካፒቺኖ እና የቡና መልክ ያላቸው ኩባያዎች በቅርጽ ታይተዋል። በላያቸው የተቀመጠው የወተት ነፍስ እና የቡና ቅርጽ በተቀያየረ ቅርጽ የሚያሳይ የማርብል ቅንጣት ነው።

ጥርት ባለ ሰማያዊ ሰማይ ስር፣ ኃይለኛና ግዙፍ ድንጋያማ ተራራዎች ጎልተው አሉ። የተራራው ገጽታ በደረቅ መሬትና በጥቂት ቁጥቋጦዎች የተከበበ ነው፣ ጥንታዊና የመረጋጋት ስሜትን የሚያንጸባርቅ አስደናቂ የተፈጥሮ ውበት አለው።

አብዛኛው ሕዝብ በብዛት ተሰብስቦ በዙሪያው በዛፎች ተከቦ የሚታየው ክብረ በዓል ደስታን፣ ፍቅርን እና መደነቅን ያሳያል። ሕዝቡ በሰላም እና በጋራ በመሆን ሃይማኖታዊ ሥርዓትን በጋራ እየፈጸመ ነው።

ዋሻው በነጭ ኮንክሪትና በድንጋይ ግድግዳዎች ተከቦ ይገኛል። በዋሻው መግቢያ ላይ የብርሃን ነፀብራቅ ያለባቸው ሠራተኞች በባቡር ሐዲድ ላይ ቆመዋል። ሐዲዱ ወደ ጨለማው ዋሻ ሲገባ፣ ከኋላው በኩል ትልቅ ተራራ ያለበት ትዕይንት የጉልበት ሥራንና መደነቅን ይገልጻል።

በጣም የሚያምር አርማ! የዘመን ባንክ ቀይ አርማ የ"ዚ" ፊደልን የሚመስል ሆኖ በክብ ቅርጽ ተቀርጿል። ከጎኑ ደግሞ "ዘመን ባንክ" የሚል ጽሑፍ በአማርኛና በእንግሊዝኛ በደማቅ ቀይና ጥቁር ቀለም ተጽፏል።

የመኖሪያ ሕንፃ ከታች ቀይ ቀለምና ከላይ ደግሞ ነጭ ቀለም አለው። ለእያንዳንዱ ፎቅ ጥቁር የብረት በረንዳዎች አሉ። ሕንፃው በከፍታ አጥር ተከቧል፤ የታችኛው መግቢያ በር ተከፍቷል። በበሩ አጠገብ ሁለት ልጆች ወደ ውጭ ይመለከታሉ፤ ከፊት ለፊት ቁጥቋጦ አለ።

ዋው! የሚያምር ዘመናዊ ቤት ሲያስደንቅ! ቤቱ ነጭ እና ግራጫ ቀለም ሲሆን ጥቁር መስኮቶች አሉት። ደረጃውና በረንዳው ያማረ ቅርጽ ያላቸው የአጥር ዘንጎች አሉት ። የቤቱ ግቢ የረጋ ሰማያዊ ወለል አለው። ደስታ ይሰጣል።

አንድ ሰት በትልቅ ጋሪ ላይ በተጫነ ከፍተኛ ጭድ ላይ ተቀምጣለች። ሁለት አህዮች ጋሪውን ሲጎትቱ፣ ከፊት ለፊታቸው ደግሞ ወንዶች ልጆች በመሬት ላይ ሲራመዱ ይታያሉ። ከበስተጀርባ የተቆለለ እንጨትና ደረቅ ዛፎች ይታያሉ።

አቤት ውበት! ደስተኛ የሚመስሉ ወንድና ሴት የአፍሪሄርባል ሻምፑን እያስተዋውቁ ነው። ሁለቱም ጥርሳቸውን በደስታ ፈገግታ ያሳያሉ፤ በሻምፑ እቃዎቹ ላይም የአረንጓዴ ቅጠል አርማ አለ።

ሶስት ባለቀለም የመጠጥ ጠርሙሶች ተራ በተራ ቆመዋል። እያንዳንዱ ጠርሙስ የተለያየ ቀለም ያለው ክዳንና አንገት አለው። በመሃል ክፍላቸው የጎንዮሽ ምስል ያላቸው ሴትና ወንዶች የአፍሪካውያን የቁም ሥዕሎች ተስለዋል። የጠርሙሶቹ መጠጥ ፈዛዛ ብርቱካናማ ቀለም ነው።

በሰፈር መሬት ላይ ብዙ ሰዎች ተቀምጠው ባህላዊ መሶቦች ላይ እንጀራ ተዘምቷል። ሰዎቹ በነጭ ልብስ ተሸፍነው የበዓል እና የህብረተሰብ ደስታን ያሳያሉ። ይህ ምስል የኢትዮጵያ ባህልን እና የምግብ ማኅበረሰብን ያቀርባል።

ተስፋና ብስጭት በአንድ ላይ የሚሰማበት ትዕይንት ነው! ጥቁር እርጥብ መሬት ለአዝመራ ተዘጋጅቶ ተዘርቶ ይታያል። የታረሰውን መሬት ማየት የመሬቱን ጥንካሬና የመልካም ምርት ተስፋ ይሰጣል። ሆኖም፣ ከባድ የጭቃማነት ሁኔታው የአርሶ አደሩን ትጋት ያሳያል።

ዋው ሲያስደስት ! በሰማያዊ ትሪ ላይ የ"ኩል" ውሃ የሆኑ አራት ጠርሙሶች አሉ ። ጠርሙሶቹ በንጹህ ፈሳሽ የተሞሉ ናቸው ። የሚያድስና የሚያረካ እረ ደስ ሲል!

ዋው ሲያኮራ! የኢትዮጵያ ፕሬዝዳንት ከባለሥልጣን ጋር ሲነጋገሩ ናቸው። ቀይ ባለወርቅ ሶፋ ሲያምር! በተከበረ ቦታ ላይ የሀገራትን ጉዳይ መምከር ሲያስደንቅ! ሁለቱ መሪዎች ሲወያዩ መመልከት አስደሳች ነው። የሀገራት ግንኙነት ሲያኮራ!

ጥቁር ልብስ የለበሰ ሰው የጆሮ መከላከያና ባርኔጣ አድርጎ ትልቅ መትረየስ ከመድረክ ላይ ይተኩሳል። የጭሱና የቀለሀ መውጣት ጠንካራ ትኩረትንና ውጥረትን ያሳያል፤ የብቸኝነትና የውጊያ ስሜትን ይፈጥራል።

ዋው ሲያስደስት! ሴቶች በደማቅ ሰማያዊ ባህላዊ ልብስ እጅ ለእጅ ተያይዘው እየጨፈሩ ነው። በቀይና ነጭ ሽርጦች ያጌጡ ቀበቶዎች አድርገዋል። ከበስተጀርባ ትልቅ ሰማያዊ ባነርና ሙዚቀኞች አሉ። የሚያስደንቅ የባህል ትዕይንት!

ዋው ሲያምር ! በውስጡ የእንጨት ቅርጻ ቅርጾችና የተንቆጠቆጠ ወለል ያለው አዳራሽ ። የመስታወት ምሰሶዎችና ነጭ ሶፋዎች የድሮ ዘመን ውበት ያጎላሉ ። ሲያስደስት !

የኢትዮጵያ የጆሮ ጌጥ ፋሽን ምን ያህል የሚያምርና ልዩ ነው! በእጅ የሚሠሩት ጥሩ የብርና የወርቅ ሽቦ ጥልፍልፎች የሠሩትን የጥበብ ሰዎች ትዕግስትና ጥንቃቄ ያሳያል። ይህ ሁሉ ውበት ከጀርባው ታታሪ ሠራተኞች አሉ። የእነሱን ጥበብ እና ጉልበት ከልብ እናደንቃለን!

እንዴት ያምራል! አንጸባራቂ የብር ቀለም ያለው ትንሽ መኪና ቆሟል። ጥቁር መስኮቶች እና ከጣሪያ ላይ ሻንጣ መጫኛ አለው። የጎን በሩ ላይ ቀይ እና ቢጫ ቅጦች አሉ። ደስ ይላል! ከበስተጀርባ ሌሎች መኪኖች አሉ።!

በርከት ያሉ የባህላዊ እንጀራ ሳህኖች በትንንሽ የእንጨት ጠረጴዛዎች ላይ በተከታታይ ተደርድረዋል። ሳህኖቹ በወጥ፣ በእንቁላል እና በቃሪያ ያጌጡ ሲሆን፣ የደስታ እና የግብዣ ድባብ ይሰማቸዋል። በጎን በኩልም የቅርጫት መክደኛዎች ተቀምጠዋል።

ዋው፣ ሲያምር! ይህች ሴት ባህላዊና ዘመናዊ ውበትን አጣምራ ይዛለች። የፊቷ ላይ ሽሩባና ኩርታማ ጸጉሯ ሲያምር፣ የለበሰችው ነጭ ሻሽ ልብን ይማርካል። በአንገቷ ላይ ያለው ቀይ ዕንቁ ያለው የአንገት ጌጥ ሲያስደምም፣ አቀማመጧ መረጋጋትን ያሳያል።

በምስሉ ውስጥ በነጭ መሬት ላይ የተዘረጉ ጣፋችህ ምርቶችህ ይታያሉ። እያንዳንዱ በቀለም የተሸለመ በራሱ ልዩ እቃ መጠቅለያ ውስጥ ተቀመጠ፣ ይህም የካንዲዎቹን ታዋቂነትና የገበያ ልዩነት ያሳያል። ይህ ምስል የተለያዩ የቻኮሌት ምርቶችን በአንድ ቦታ በቀለም የተሸለመ መልኩ ያቀርባል።

ዋው ሲያምር! አንዲት ቆንጆ ሴት በፈገግታ ስታሳይ! ጥቁር ፀጉሯና ቀይ ከንፈሯ ያምራሉ። የሮዝመሪ ዘይት ማስታወቂያ ነው። ዘይቱ በፈሳሽ ወርቃማ ቀለም ተከቧል። ሴትየዋ በጣም ትማርካለች። ጤናማ ውበት ሲያስደስት!

ደማቅ ብርቱካንማና ቢጫ የሆኑ ትላልቅ ነበልባሎች በመሃል ሲነዱ፤ ብዙ ሰዎች በዙሪያው በሰልፍ ቆመው ይታያሉ። የእሳት ነበልባሉ አካባቢውን ያበራል ፤ ሰዎች በበዓሉ ደስታና ፍቅር ተሰብስበው የመስቀልን ደመራ ይመለከታሉ።

ምስሉ የብቸኝነትን እና መረጋጋትን ስሜት ያሳያል። ነጭ ልብስ የለበሰች ሴት በቢጫና በቀይ ግድግዳ አጠገብ ተቀምጣለች፤ እዚያው አቅራቢያ የብረት ድስቶችና ሰማያዊ ባልዲዎች አሉ። የቆዩት ግድግዳዎች እና የተቀመጠችበት መንገድ ሀዘንን እና ትዝታን የሚያመለክቱ ይመስላል።

ዘመናዊ የአምባሳደር ልብስ ሱቅ በጥሩ ሁኔታ የተደራጁ ሰማያዊና ጥቁር ሱፎችን ያሳያል። ማኒኩዊኖች በቅንጦት አለባበስና በሚያብረቀርቁ ጫማዎች ተውበዋል፤ ይህም የበላይነትን፣ የመተማመንንና የከፍተኛ ደረጃ መደነቅን ይገልጻል።

ሲያስደንቅ! ብዙ ሰዎች በአንድ አዳራሽ ውስጥ ተሰበሰቡ መታየቱ እንዴት ይማርካል! ሴትዮዋ ቆማ ንግግር ስታደርግ ሲያስደስት! በእርግጥ ባህላዊ ማስጌጫዎች ፍቅርን ይፈጥራሉ! የእንግዶቹ አለባበስ ሲያስገርም! የመብራቶቹ አቀማመጥ እንዴት ያምራል! ስብሰባው ሲያበራ! ሲያጓጓ!

ጣና ሐይቅ ዙሪያ በርካታ የሰው መኖሪያና ከተሞች አሉ። ከእነዚህ ውስጥ ባሕር ዳር ከተማ ትልቁና ዋነኛው ሲሆን፣ በሐይቁ ዳርቻ ትገኛለች። በተጨማሪም፣ ሐይቁ በውስጡና በዙሪያው ለሚገኙት ገዳማትና ገጠራማ ማኅበረሰቦች ሁሉ የሕይወት ምንጭ በመሆን ያገለግላል።

በቀይና ነጭ የደንብ ልብሳቸው የቆሙት የእግር ኳስ ቡድን ተጫዋቾች የድል ጥማትን ያሳያሉ። የቡድኑ መንፈስና አንድነታቸው ለመጪው ፍልሚያ ዝግጁ መሆናቸውን ያመለክታል። ፍፁም የሆነ ትጋት!

ይህ የምስክር ወረቀት ምንኛ ያኮራል! የኢትዮጵያ ዩኒቨርሲቲ መግቢያ ፈተና ውጤትን ያሳያል፤ በእርግጥም የእውቀት ፍሬና ትልቅ ስኬት ነው! ስንቱን አስጨነቀው ይህን በመጠበቅ!

ግድግዳው በሮዝ እና ነጭ አበባዎች እጅግ በጣም ውብ በሆነ መልኩ ተሸፍኗል። መሃል ላይ ባለ ብዙ ቀለም ያላቸው ባህላዊ የእጅ ስራዎች ደስ በሚል ሁኔታ ተሰቅለዋል። ለየት ያለ የደስታ ስሜት የሚሰጥ ማስጌጫ ነው።

ዘመናዊ የቢሮ ዕቃዎች በንፁህ ነጭ ወለል ላይ በአራት ማዕዘን ቅርጽ የተቀመጡ ሲሆን፣ ግራጫ እና ቡናማ ጠረጴዛዎችን ያሳያሉ። በጠረጴዛዎቹ ላይ ላፕቶፖች፣ ማተሚያ እና መደርደሪያዎች በፋይሎች ተሞልተዋል።

ዋው! እርሳሶች ሲያምሩ! ቀይ እና አረንጓዴ ቀለም ያላቸው እርሳሶች ሲያስደምሙ ። የፅሁፍ መሳሪያዎች ለትምህርት ፍቅርን ይሰጣሉ። የጎማውንና የእርሳሱን ጫፎች ደስ ይላሉ። ለጥናት ዝግጅት አስደናቂ!

ደማቅ ሰማያዊ ሰማይና ነጭ ደመናዎች በስተጀርባ ረዣዥም እና ቡናማ ተራሮች፣ ከተራሮቹ በታች ያለው መሬት በአረንጓዴ ዛፎችና ቁጥቋጦዎች ተሸፍኗል። ይህ ውበት ያለው መልክአ ምድር ሰላምን እና ተፈጥሯዊ መደነቅን የሚፈጥር ነው።

በደማቅ ቡኒ ቀለም ጀርባ ላይ በነጭ ጽሁፍ ብዙ ነገሮች ተጽፈዋል። ጽሁፎቹም ስለ አያት አክስዮን ማህበር ሽያጭ መጀመር የሚያወሩ ናቸው። ሌሎች አርማዎች እና ጽሁፎችም በሚያምር ዲዛይን ከታች ላይ ተቀምጧል።

በማምረቻ ማሽን ውስጥ እጅግ በጣም ጥሩ እና የሚያምር ኮንክሪት ብሎኮች ተደረድሯሉ። ቢጫው የማሽን ክፍል በጣም ትኩረትን የሚስብና ውብ ነው። የማምረቻው ብቃት ደስ የሚል ነው።

አዳራሹ በነጭ ጨርቆች፣ መብራቶችና አበቦች በሚያምር ሁኔታ በደስታ ያጌጠ ነው። ክብና አራት ማዕዘን ቅርጽ ባላቸው ጠረጴዛዎች ላይ ነጭ አበባዎች ተደርድረዋል። ከፊት ለፊት፣ ለሙሽሮች የተዘጋጀ መድረክ በነጭ አበባዎችና በብርሃን ያበራል። ይህ ዝግጅት ከፍተኛ ፍቅርንና ደስታን ይገልጻል።

ዋው! እጅግ በጣም ጥሩ እና የሚገርም የመጾሚያ ወጥና ሰላጣ በጠፍጣፋ እንጀራ ላይ በአይነቱ ብዙ መልክዓ ቀለም ይዞ ቀርቧል። መሃሉ ላይ አምስት የሚሆኑ አረንጓዴ ቃሪያዎች ተቀምጠዋል።

ዋው! በጣም ደስ የሚል ውብ ትሮፒካል ፍራፍሬዎች ዝግጅት ነው። ሁለት ቢጫ ፓፓያዎች በውስጣቸው ጥቁር ፍሬዎች ያሉባቸው ሲሆኑ፣ በዙሪያቸው ደግሞ አቮካዶ፣ ማንጎ፣ ሎሚ እና ላይም በቡናማ የእንጨት ማስቀመጫ ላይ ተቀምጠዋል።

አንድ ሰው በመደነቅ ብዙ አይነት ወርቃማ እና የዕንቁ ጌጣጌጦችን የያዘ የጆሮ ጌጥ ስብስብ አሳይቷል። ሰፋፊ ክብ የጆሮ ጌጦች፣ የሽክርክሪት ቅርፅ ያላቸው እና ዕንቁ የተጎነጎነባቸው የተለያዩ ጌጦች ይታያሉ።

የአልኮል መጠጥ አምራች የሆነው የናሽናል አልኮልና አረቄ ፋብሪካ አርማ ነው። አርማው "ብሔራዊ" የሚል የአማርኛ ቃል እና የአጋዘን ምስል ይዟል። ፋብሪካው ከ1906 ጀምሮ አገልግሎት ይሰጣል።

አንዲት ወጣት ሴት ጸጉሯን በጅራት አስራ፣ ሐምራዊ ስፖርተኛ ቲሸርትና ግራጫ ሌጊንግ ለብሳ፣ ጥቁር ትሬድሚል ላይ ወደ ፊት እየሮጠች ነው። ይህ ድርጊት የአካል ብቃት እንቅስቃሴ የማድረግ ከፍተኛ ፍቅርንና ጥንካሬን ያሳያል።

የሚያስደንቀኝ የቤት እቃ ፤ ሻይ ቢሉ ሙቅ ነገርን የሚያቆይ ድንቅ እቃ ፤ አረንጓዴ ከለር መሐል ላይ ውበትን አድሎት አያስጨንቅም ለሚያየው

ጥልቀት ባለው እይታ ውስጥ ትንሽ የአናናስ ፍሬ በትልልቅ አረንጓዴ ቅጠሎች መሃል በደስታ ይበቅላል። የፍሬው ቡኒና ግራጫማ ገጽታ ከቀይና አረንጓዴ ቅጠሎቹ ጋር ተዋህዶ ፍቅርን ያንፀባርቃል። ፍሬው እድገትንና ተስፋን ያሳያል።

የጣና ሐይቅ አጠቃላይ ከፍተኛ ትምህርት መሠናዶና ሁለተኛ ደረጃ ትምህርት ቤት በር ይገለጻል። ከላይ በአማርኛና በእንግሊዝኛ ቋንቋ የተጻፈ ነጭ የመግቢያ ምልክት አለ፤ ከታች ሰማያዊ ብረት በር ነው። ይህ በር ተስፋንና ወደ እውቀት መግባትን ያሳያል።

አንድ እጅ በደማቅ አረንጓዴ የአተር ፍሬዎች ተሞልቷል። እጁ ፍሬዎቹን ከታች ወደ ላይ ቀጥ አድርጎ ይዟል። ከበስተጀርባ የተንጣለለ የአተር እርሻ በብዥታ ይታያል። ይህ ትዕይንት የተፈጥሮን የደስታና የፍቅር ስሜትን ያመለክታል።

የኒያላ ኢንሹራንስ ኩባንያ አርማ ነው። በማዕከሉ የኒያላ ቀንድና ራስ፣ ከበስተጀርባ የኢንሹራንስ ሰርተፍኬት ምልክት አለ። በዙሪያው በሁለቱም ቋንቋዎች የድርጅቱ ስም ተፅፏል።

እግዚኦ! ወይኔ ሲያስደንቅ! ይህ ጥንታዊ ግንብ ታላቅ ታሪክ አለው። በዙሪያው ባለው አረንጓዴ ተፈጥሮ ሲያምር። የተበላሸ ቢሆንም፣ የድንጋዩ ጥንካሬ ፍቅርን ይፈጥራል። ሃዘንን እና አድናቆትን ያሳያል። የጎንደር ታሪክ ቅርስ!

ይህ መሳሪያ የተዘረጉ እና በጥቁር ቀለም የተያዙ ሰባት ቀጫጭን የብረት ጣቶች ያሉት ነው። በቡድን ተሰብስበው እንደ ትንሽ መጥረጊያ ሊያገለግሉ ይችላሉ።

ዋው! ሲያስደስት! የሃይማኖት አባቶች በአንድነት ሲቆሙ እንዴት ያምራል! ባህላዊ ልብሳቸውና መልክዓቸው ሲያስደምም! ፈገግታቸው ደግሞ ሰላምን ያሳያል። ሲያስገርም! ታላቅ አንድነት! ሲያጓጓ! የፍቅር መገለጫ!

ዋው! የሚያምር የሙዝ ዛፍ በቀኝ በኩል ቀጥ ብሎ ቆሟል። ግዙፍ አረንጓዴ ቅጠሎችና ጥቁር ቀይ የሙዝ አበባዎች አሉት። በቀኝ በኩልና ከኋላ ጥቅጥቅ ያሉ አረንጓዴ ዛፎች አሉ። እጅግ በጣም ጥሩ የገጠር እይታ ነው።

ዋው ሲያስደንቅ! ላሊበላ ቤተ ጊዮርጊስ ከተራራው ላይ ሲታይ እጅግ ግርማ ሞገስ አለው! ምዕመናን በዣንጥላ ተጠልለው ታላቅ እምነትና አንድነትን ያሳያሉ። እንዴት ያለ መንፈሳዊ ጉልበት ነው! ሲያረጋጋ!

በብረት የተሠራ፣ ግራጫ ቀለም ያለው አንድ ጎማ ተሸካሚ ጋሪ መሬት ላይ ቆሟል። ጋሪው ከፊት አንድ ጎማ ያለው ሲሆን፣ የጎማው ጠርዝ ጥቁር ነው። ደማቅ ብርቱካንማ ቀለም ያላቸው መያዣዎች አሉት፡፡

በጣም ማራኪና ሳቢ የሆነውን የወሎ ባህላዊ የሆነውን ልብስ የለበሱ ሁለት ሴትና ወንድ በመድረክ ላይ ተወዳጅ የሆነውን የወሎ ሃህላዊ ዘፈን እየጨፈሩ ይገኛሉ።

እንዲህ ያለው የሩጫ ውድድር ሲያስደንቅ! ኢትዮጵያዊው አትሌት በሙሉ ጉልበቱ ቀዳሚ ሆኖ እየገሰገሰ ነው። ኬንያዊው እና ሌላኛው ኢትዮጵያዊ አትሌት ተከትለውት በከፍተኛ ጭንቀትና ፍልሚያ ላይ ሦስቱም በፍቅርና በጋለ ስሜት የሀገራቸውን አርማ ይዘው ሜዳውን ሲያጥለቀልቁ ዋው ሲያስደስት!

ዋው ሲያምር! ደማቅ ሰማያዊ ሰማይ እና የዛፍ አበባዎች። ለስላሳ ሮዝ ቀለም ያላቸው ትናንሽ አበቦች። አረንጓዴ ቅጠሎችና የደረቁ ቅርንጫፎች ተቀላቅለዋል። ለዓይን የሚያምር ተፈጥሮአዊ እይታ። ሰላም።

ጭንቀትና የአስቸኳይ ፍላጎት ስሜት ጎልቶ ይታያል። ነጭ የነዳጅ ቦቴ መኪናዎች ተሰልፈው በረዥሙ ሲጓዙ መታየታቸው፣ ለብዙ ሰዎች ወሳኝ አቅርቦት የማድረስ የኃላፊነት ሸክም እና የመዘግየት ፍርሃት ያሳያል።

ለጋብቻ ጥያቄ የተዘጋጀ ፍቅረኛ ቦታ በጣራ ላይ ይታያል። ትልቅ ቀይ ልብ እና "ታገብኛለስህ" የሚል ጽሑፍ አለ። ቀይ የሮዝ አበባ ቅጠሎችና ብዙ ሻማዎች ሲበሩ፣ የፍቅርና የደስታ ስሜት ጎልቶ ይታያል። ፏፏቴ የሚመስሉ ብርሃናትና የከተማዋ ዳራ ቦታውን ያደምቁታል።

ሦስት ባለቀለም ፕላስተሮች፣ ሁለት የፈሳሽ ሙጫ ጠርሙሶችና የሚያብረቀርቁ ባለቀለም ቴፖች በአንድ ላይ ተቀምጠዋል። ሐምራዊ፣ ሰማያዊና ቢጫ የሆኑት ሙጫ ስቲኮች በቀኝ በኩል አሉ። የተለያዩ የማጣበቂያ መሳሪያዎች መኖራቸው ለፈጠራ ስራና ለትምህርታዊ ተግባራት ከፍተኛ ደስታን ይፈጥራል።

ሲያምር! ዘመናዊና ያማረ ቤት! ፍቅርና ሰላም የሚንጸባረቅበት ይመስላል። ሮዝ ቀለም ያላቸው ዓምዶች ውበት ጨምረዋል። በአበባ ያሸበረቀው ግቢ ደስታን ይፈጥራል። ቤቱ ግርማ ሞገስ አለው!

አንድ ደማቅ ሳህን ነጭ ሩዝ፣ በስጋ ጥብስ እና በአረንጓዴ ሰላጣ ተሞልቶ በቅርበት ይታያል። ከአረንጓዴው ሰላጣ አጠገብ ደግሞ፣ አረንጓዴ መረቅ ያለበት ትንሽ ኩባያ ከጎኑ ይታያል። ከበስተጀርባም የቀይ ቢራ ጠርሙስ ተቀምጧል።

ቴሌብር የኢትዮ ቴሌኮም የድጅታ መተግበሪያ ነው። ይህም መተግበሪያ ከሞባይል ባንኪንግ በተጨማሪ አስተማማኝ የሆኑ የቁጠባ፣ የግብይት መተግበሪያዎችን በውስጡ ይይዛል። ከእነዚህም ውስጥ ዘመን ገበያ አንዱ ነው።

ደስ የሚል የገበያ ትዕይንት ያሳያል። በጣም ጥሩ አትክልቶች ከፊት ተደርድረዋል፤ ሴት ነጋዴዎችም በቀለማት ያሸበረቁ ልብሶችን ለብሰዋል። አንዲት ሴት በውብ ፈገግታ ስትመለከት ደስታን ታንጸባርቃለች፤ ይህም ፍቅርን የሚፈጥር እጅግ በጣም ጥሩ የዕለት ተዕለት እንቅስቃሴ ነው።

ሶስት ቢጫና አረንጓዴ የተቀቡ ታክሲ መኪኖች፣ በከተማ መንገድ ላይ ተደርድረዋል፣ በመኪናዎቹ ጀርባ አንድ ነጭ የጭነት መኪና ቆሟል፤ ከፊት ለፊት ያሉት ነጭ የመብራት ኳሶች የዘመናዊነት ስሜት በመፍጠር የመንገዱን እንቅስቃሴ ይገልጻሉ።

የዚህ ምስል ዋና ገጽታ ረዣዥም አረንጓዴ ቅጠሎች ባሉባቸው ቅርንጫፎች መካከል የሚገኙት ደማቅ ቢጫ-ብርቱካናማ አበባዎች ናቸው። ቀጫጭንና ቡናማ የሆኑ የዛፍ ግንዶች በአበቦቹ ዙሪያ ይገኛሉ። ከቅጠሎቹና ከቅርንጫፎቹ መካከል የሰማይ ብርሃን ይታያል።

ደስታና ፍቅር የሚሰማበት የገጠር ትዕይንት ነው! አዛውንት ሴት ፈገግ እያለች የላሟን ጡት በእጇ በጥንቃቄ እየዳበሰች ታጠባለች። ይህ ትዕይንት የሴቶችን ትጋትና የእንስሳትን ፍቅር በግልጽ ያሳያል፤ የዕለት ተዕለት የገጠርን ሕይወት ሰላም ያመለክታል።

ቀለል ያለ ቀለም ያለው የእንጨት ማረሻ (አራሹ) ሣር በበዛበት መሬት ላይ ተቀምጧል። ጥቁር ማረሻ ያለው የእርሻ መሣሪያው በእርሻ ሥራ የሰዎችን ጥረትን ያሳያል።

ዋው! እጅግ በጣም ጥሩ እና የሚያስደንቅ የሙዚቃ መሣሪያ! ሙሉ በሙሉ የተገጣጠመ ግራጫ ከበሮ ስብስብ ነው። ትልቁ ነጭ የባስ ከበሮ ከፊት ለፊት ሲሆን፣ ሌሎች ከበሮዎችና ሲምባሎች በብረት መቆሚያዎች ላይ ነው። እጅግ ብርቱ የሙዚቃ መሳሪያ!

በዚህ ውድ ሰው ሐውልት ፊት ቆሜ ሳየው ሀዘን ይሰማኛል! የነሐስ ሐውልቱና የጽሑፍ መታሰቢያው፣ ስንቱ ሰው እንዳለቀሰ ያሳያል! ምን ቢሰራ ነው ግን።

ነጭ ባለ ሁለት ፕሮፔላር አውሮፕላን በአረንጓዴው የመሮጫ መንገድ ላይ ለመውረድ ተቃርቧል። የኢትዮጵያ አየር መንገድ አርማ በጅራቱ ላይ አለ፣ ከፊቱ የቁጥጥር ማማና ተራሮች አሉ። የጉዞና የተስፋ ስሜት ይንጸባረቃል።

ዋው! ይህ እጅግ ውብ የጋብቻ ጥያቄ ዝግጅት ነው። በሮዝ እና በነጭ ፊኛዎች የተሰራው ግዙፍ የልብ ቅርጽ ፍቅርንና ደስታን ያንጸባርቃል። የሚያበሩት "መሪ ሚ" ፊደላትና በዙሪያው ያሉት ሻማዎች ድንቅ ስሜት ይፈጥራሉ።

ጋሪ ቀደም ሲል በኢትዮጵያ በስፋት ይሠራ የነበረ በፈረስ የሚጎተት የትራንስፖርት ዘዴ ነው። በአሁኑ ጊዜ በትላልቅ ከተሞች በዘመናዊ መኪናዎች ተተክቷል፤ ሆኖም፣ በአነስተኛ ከተሞችና ገጠራማ አካባቢዎች አሁንም ቢሆን ሰዎችንና ንብረቶችን ለማጓጓዝ እንደ ርካሽና ዋና አማራጭ ያገለግላል።

ዋው ሲያጓጓ! ትኩስ አረንጓዴ ሽንኩርቶች ሲያዩ! ጥቅሎቹ በሰማያዊ ላስቲክ ተጠምደዋል። ደማቅ አረንጓዴ ቅጠሎችና ነጭ አምፖሎች አሏቸው። በአንድ ላይ ተሰብስበው መቆማቸው ውበት ይሰጣል። ሲያምር! ለምግብነት በጣም ያጓጓል።

ወይ ጉድ! ይህን የሚያስደንቅ አረንጓዴ ተክል ተመልከቱ! የዕፅዋቱ ቡቃያዎችና ቅጠሎች በሚያምር ሁኔታ በቅርብ ቀርበው ታይተዋል! ተፈጥሮ የሰጠችን ልዩ ውበት ነው!

ጥቁር ልብስና ቀይ ከርዳዳ ያደረጉ አንድ የክርስትና እምነት ጳጳስ ረጅም ነጭ ፂም አላቸው። በአንገታቸው ላይ ብዙ ብርማ የሆኑ ሰንሰለቶችና መስቀሎች አሉ። ጳጳሱ በፈገግታ ወደ ጎን መረጋጋትንና መንፈሳዊነትን ያመለክታሉ።

በውጭ ክፍት ቦታ ላይ ለሠርግ ሥነ ሥርዓት የተዘጋጀ መንገድ አለ። ነጭ ምንጣፍ በመሃል ተነጥፏል፤ በጎኖቹ በነጭ እና አረንጓዴ አበባዎች ያጌጡ ወንበሮች ተሰልፈዋል። መጨረሻው የአበባ ቅስት አለ።

ንጉሣዊ ልብስ የለበሰ፣ ረጅም ፀጉር ያለው ሰው አጼ ቴዎድሮስ የቋራው አንበሳ!! ዋው ሲያምር። የፊቱ ገፅታ ጥብቅና ቆራጥ ነው። ደማቅ ቀይና ነጭ ልብሱ ንጉሣዊ ግርማ ሞገስ ያለው ሲሆን ሲያስደንቅ። ኃይልና ሥልጣን ፍቅርን ይፈጥራሉ።

በጣም የሚያምር ባለብዙ-ንብርብር ጭማቂ በብርጭቆ ዕቃ ውስጥ ቀርቧል። ደማቅ ቢጫ፣ አረንጓዴ፣ ቀይ እና ብርቱካናማ ቀለሞች ጥልቅ ፍቅርና የምግብ ፍላጎት ይከፍታሉ። ይህ እጅግ በጣም ጥሩ የፍራፍሬ መጠጥ ነው።

ሲገርም! ይህ ደማቅ ቢጫ ኒው ሆላንድ ኮምባይን አጫጅ በሰፊ እርሻ ላይ ገብስን ሲያጭድ የሚያሳይ ነው። ማሽኑ በደረቁና ቡናማ በሆነው የእርሻ ቦታ ላይ በንቃት እየሰራ ሲሆን፣ የዘመናዊ ግብርናን ብቃት አለው።

በወርቃማ ቀለም ያሸበረቀው ይህ የኢትዮጵያ ንግድ ምልክት የክብርና የኃይል ስሜት ይሰጣል። በግዙፍ ቢኤሲ ፊደላት ዙሪያ ያለው የክብ ንድፍ የዘላለም ዕድገትን ያመለክታል።

ዋው! ሲያስደስት! ሰውዬው በባህላዊ የሀገር ልብስ ሲያምር! አረንጓዴው ካባ እና ወርቃማ ጥልፍ በጣም ደስ ይላሉ። በፈገግታና በዘፈን አኳኋን መታየቱ ሲያስደምም! የድሮው ግድግዳ ደግሞ ያምራል። ሲያስገርም!

እምነትና ጥራት የሚታይበት የኦርጋኒክ ወተት ማስታወቂያ። ትልቁ ሰማያዊ ዳራ "ደግ" የሚል የአማርኛ ጽሑፍ በነጭ ያሳያል። በግራ በኩል አረንጓዴ ሜዳ ላይ ላሞች ሲሰማሩ አሉ። በቀኝ በኩል ወተት፣ ቅቤ፣ አይብ እና የተሰሩ ምርቶች አሉ። መካከለኛው ክፍል ፏፏቴ ነው።

የማይታመን! ይህ ባለሶስት ቀለም (ቀይ፣ ቢጫ፣ አረንጓዴ) ፍራፍሬ ጭማቂ (ጁስ) በጣም ያምራል! እንዴት የሚያድስ እና ጣፋጭ ይመስላል! በእርግጥም የሚያምር መነጽር ውስጥ ተቀምጧል።

ፍራፍሬዎች በገበያ መደርደሪያ ላይ ለሽያጭ ቀርበዋል። ብርቱካን በቅርጫት መረቦች ውስጥ ተሞልቶ በግራ በኩል ሲንጠለጠል፣ የበሰሉ ቢጫ ሙዞች ከላይ በአግድም አሉ። በጠረጴዛው ላይ ደግሞ አረንጓዴ ወይን፣ ማንጎ፣ ቀይና አረንጓዴ ፖም እንዲሁም ሌሎች ፍራፍሬዎች ተቆልለዋል።

ቆስጣ ለጤና ተስማሚ የአረንጓዴ የምግብ አይነት ነዉ።! ቆስጣ በተለይ ለህፃናት አስፈላጊ የሆነ የቅጠላ ቅጠል አይነት ምግብ ነዉ።! ፊትን ለማጥራት የሚመኙት ምግብ አንዱና ዋነኛዉ ይህ ቆስጣ ተፈልጎ አይገኝም!

ውብ የሆነ የአረንጓዴ ሩዝ እርሻ ዋው ሲያምር! በእርሻው መሃል የውኃ መስመር እጅግ በጣም ጥሩ መስመር ፈጥሯል። ይህ እይታ ለመሬትና ሰፊ ምርትን የሚያመለክት በመሆኑ ዋው ደስ ሲል! ድንቅ ነው ።

ዋው! የገበያ ሥፍራው ሲያምር ዋው! ብዙ ሰዎች በገበያ የሚያማምሩ የእግር ኳስ ኳሶች ሲያስደንቁ። ሰዎች ምርት ሲሸምቱና ሲያወሩ ደስ ይላል። ሱቁ በጥቅሎችና በካርቶን ተሞልቷል። የእለት ተእለት ኑሮ ውበት!

ዋው፣ ሲያስደንቅ! የገቢዎች ሚኒስቴር መለያ ምልክት የአገልግሎትና የፋይናንስን ፍሰት ያሳያል። ገንዘብ በሰማያዊና ነጭ ዓለማቀፍ ምልክት መሃል መገኘቱ ስሜትን ይስባል። አርማው የሀገርን ኢኮኖሚ ማሳደግን ይገልጻል።

እግዚኦ ሲያስጨንቅ! የሕዝቡ መጓዝ እንዴት ያለ አሳዛኝ ነው! ደረቁ ምድር እጅግ ጭንቀትን ይፈጥራል። ጉዞው ምንኛ አድካሚ ነው! አቤት የሕይወት ውጣ ውረድ! ድካማቸው እጅግ ያሳዝናል! መጨረሻው ምንኛ ያጓጓል! እረ ሲያበሳጭ ሁኔታ!

በላሊበላ ውስጥ በአለት ውስጥ ተፈልፍሎ የተሠራው የቅዱስ ጊዮርጊስ ቤተ ክርስቲያን ከላይ ሆኖ ይታያል። መስቀል ቅርጽ ያለው ይህ ቤተ ክርስቲያን በጥቁር አፈር ውስጥ የተቀበረ ነው፤ የሩቅ አረንጓዴ ገጠራማ መሬት ከበስተጀርባ አለ። ቦታውመደነቅንና የጥልቅ ታሪክ ስሜትን ይገልጻል።

አንድ ሻጭ በተለያዩ ቀለማት የተሰሩ ብዙ ጫማዎችን በጠረጴዛ ላይ አደራርቦ ተቀምጧል። በላያቸው ላይ ሰፋ ያለ አረንጓዴ ዣንጥላ አለ፤ ከበስተጀርባ ሌሎች ድንኳኖችና ሰዎች አሉ። የፀሐይ ብርሃን በግልጽ ያበራል።

ይህ ሰው በንጹህ ነጭ ልብስ በጎንደር ፋሲል ግቢ ውስጥ ቆሞ የኩራትና የደስታ ፈገግታ ያሳያል። የጥንታዊ ቤተመንግስቱ ታላቅነት የኢትዮጵያን ታሪክ ግርማ ሞገስ ያንጸባርቃል።

ዋው! አዲስ የበቀለ ባቄላ ( አተር ) መከር ደስ ያሰኛል። አንድ ሰው አረንጓዴውን ባቄላ በጥንቃቄ እየለቀመ ነው። የተሞላው ቅርጫት ሲያምር! የጤናማ ምግብ እና የመሬት ፍቅር ስሜት በእርግጥም ያስደስታል።

ዋው! ሲያስደምም! የድሮ ሕንፃው ፊት ለፊት ሲያምር! ሰውየው በጸጥታ ወንበር ላይ ተቀምጧል። የፀሐይ ብርሃንና ጥላዎች ሲያስደስቱ! "ሀምሌ ሆቴል" የሚለው ጽሑፍ ደግሞ ያምራል። ግርማ ሞገስ ያለው እይታ! ሲያስደንቅ!

ዋው ሲያስገርም! በገበያ ቦታ የብዙ ሰዎች እንቅስቃሴ። አብዛኞቹ ሰዎች ባህላዊ ነጭ/ቡኒ ልብስ ለብሰዋል። ከፊት ለፊት ጥጥ ሲመዝኑና ሲነግዱ ያሉ ሰዎች ይታያሉ። የሴትየዋ ሰማያዊ ልብስ ያስደምማል። የአህዮች መገኘት የገበያውን ዓይነት ያሳያል። የሰዎቹ ትጋት ሲደነቅ!

ሰማያዊ ልብስ የለበሰ ሰው በፍራሽ ላይ ተኝቷል። ሦስት ሰዎች እጃቸውን ከፍ አድርገው በብርቱ እጅ ለእጅ ተጨባብጠዋል። በስተጀርባ የእንጨት መቀመጫና አረንጓዴ መሬት አለ። ሁኔታው ጠንካራ ፍቅርንና መተባበርን ያሳያል።

አቤት ሲያስደስት፣ በባህል አልባሳት ያጌጡ ሁለት ሴቶች። አንዲት ሴት ቆማ የሌላኛዋን ሴት ፀጉር ትነካካለች። ሁለቱም ሰማያዊና በጥልፍ ያጌጡ ልብሶችን ለብሰዋል። የፀጉር አበጣጠራቸው ድንቅ ሲሆን፣ ፊታቸው ላይ ፍቅርና ፈገግታ አለ።

ዋው ሲያምር ! ባህላዊ ልብስ የለበሱ ሴት ወጣቶች ደምቀዋል ፣ ሴቶቹ ሳር ሲዘሩ(ሲጎዘጉዙ ) ለምለም አገርን አስመስለውታል ። የደስታና የፍቅር ድባብ ያንዣብባል።

ነጭ ሙሉ ልብስ የለበሰ ሰው ቀይ ሰፊ ሻሽ ትከሻው ላይ አድርጎ ወንበር ላይ ተቀምጧል። እጆቹ ጭኖቹ ላይ ተቀምጠው የፊቱ አካል ብቻ መጥቷል። ውብ የሆነው የልብሱ እና ሻሹ ውህደት በጣም ጥሩ መደበኛ እና ክብርን ያሳያል።

እጅግ በጣም ማራኪ! ይህ ነጭ የሀበሻ ልብስ ከሰማያዊ ጥለት ጋር እንዴት እንደሚያምር! የክብሪት የኋላ መቁረጡና የሰማያዊው ዳራ የውበት መገለጫ ነው!

በርካታ ቁጥር ያለው ሕዝብ በአንድ ተራራማና በዳገታማ መንገድ ተሰልፎ ሲጓዝ ይታያል። ተጓዦቹ ረጅም መስመር ይዘው አረንጓዴ በሆነና በድንጋይ በተገነባ መወጣጫ ላይ ወደ ላይ ሲወጡ ይታያሉ። ይህ ስፍራ የብዙ ሰዎችን ጥረትና ጽናትን ሲገልጽ፣ በተራራው ዳርቻ ያለው ጭንቀትና ፍርሃት ይታሰባል።

ትልቁና ግራጫ ቀለም ያለው አውራሪስ በሳር በተሸፈነ ሜዳ ላይ ቆሟል። አውራሪሱ ሁለት ቀንድ ያለው ሲሆን፣ ቆዳው የተሸበሸበና የደረቀ መልክ አለው። ጀርባው ላይ ደግሞ ቡናማና አረንጓዴ የሆኑ ቁጥቋጦዎች አሉ።

ክብ በሆነ ቀላል ሰማያዊ ጀርባ ላይ የሚገኘው አርማው ዋው ድንቅ ነው! በአርማው መሃል የቆመ ህንፃ በሁለት አረንጓዴ የሎሬል ዝንጣፊዎች በጥሩ ሁኔታ ተከቧል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ጽሑፍ በክብ ቅርጹ ዙሪያ ተጽፏል።

ሁሉም አንድ አይነት አለባበስ! ፣ አንድ አይነት የበገና አያያዝ! ፣ ምን አይነት ሀይማኖታዊ ስርዓት ነዉ! ከቀኝ በኩል ያሉት ወንድ ዘማሪያን አለባበሳቸዉ እፁብ ነዉ።!

አንድ ጥንድ ሽፍን ስኒከር ጫማ በነጭ ጠረጴዛ ላይ ተቀምጧል። በጫማው ላይ ያለው ደማቅ ሮዝ ቀለም ማሰሪያ ለእይታ የሚረብሽ ነገር አለው።

ዋው! የሙዚቃው ስቱዲዮ ሲያስደንቅ! አንድ ወጣት ጥቁር ጃኬት ለብሶ መሬት ላይ ተቀምጧል። ከጎኑ ደማቅ አረንጓዴ ጊታርና ከበሮ አለ። ከኋላው የቁልፍ ሰሌዳና የሙዚቃ መሣሪያዎች አሉ። የፈጠራ ስሜት ያንጸባርቃል።

በዚህ ምስል ውስጥ ብዛት ያላቸው ዘመናዊ ስልኮች መደነቅንና ደስታን ይፈጥራሉ። የቴክኖሎጂ እድገትንና የብዙ ምርጫ መኖሩን ማየት አስደሳች ነው። በተለያዩ ብራንዶች የተደረደሩት ስልኮች አስገራሚና የልዩነት ፍቅርን ያንጸባርቃሉ።

በእርሻ ቦታ ላይ የተዘረጋ ትልቅ የችግኝ ማፍያ ስፍራን ነው። ስፍራው የፕላስቲክ ሽፋን ባለው የእንጨት አጥር በብዛት የተከለለ ሲሆን ከላይ ደግሞ እንጨትና የጥላ መረብ ደስ በሚል ሁኔታ ተዘርግቷል። ሠራተኞች በሩቅ ባለው ክፍል ውስጥ ይዘዋወራሉ።

ዋው ሲያስደስት! ወጣቶች እንዴት ያለ ወኔ አላቸው! ባህላዊ ጭፈራው እጅግ ያምራል! ነጩ ልብስ ምንኛ ያበራል! አቤት የቡድኑ መናበብ! ድባቡ እጅግ ደስታን ያጎናፅፋል። ትዕይንቱ ምንኛ አጓጊ ነው! እረ ሲያምር!

ብዙ ሰዎች በክፍት ስፍራ ላይ ተሰብስበው የሃይማኖት ሥርዓት ይፈጽማሉ። አንዳንዶቹ ነጭ ልብስ ለብሰው፣ አንዳንዶቹ ወደ መሬት ዝቅ ብለው ሲሰግዱ፣ የጸሎትና የመረጋጋት ስሜት በጉልህ ያመለክታል።

ጥቁር ሰማያዊ ቀለም ያለው ዕለታዊ ማስታወሻ ደብተር፣ መዳብማ እስክሪብቶና ማስታወሻ ወረቀቶች በቅንጡ ጥቁር ሳጥን ውስጥ በንጽህና ተደርድረዋል። ሁሉም ነገር የተደራጀና የተስተካከለ መሆኑ የሥርዓትን ደስታ ያመለክታል።

ይህን የአልኮል ጠርሙሶች ረድፍ ሲመለከቱ አንዳንዶች ከፍተኛ ደስታንና መደሰትን ሊሰማቸው ይችላል። ሌሎች ግን በጤና ምክንያት ጭንቀትን እና መጸየፍን ሊያሳዩ ይችላሉ።

አረንጓዴ እና ነጭ ቀለም ያለው የህዝብ ማመላለሻ አውቶቡስ ይታያል። ሁለት ሰዎች በቅርብ ርቀት ይሄዳሉ። አንድ ሰው በአውቶቡስ መስኮት ላይ ተቀምጦ እጁን አውጥቷል፤ ፀሐይ በመስታወቱ ላይ ታበራለች። የመለየትና የጭንቀት ስሜት አለው።

በጣም የሚያሳዝን ነው! ደረቅ፣ የተሰነጠቀ መሬት የውሃ እጥረትንና ድርቅን ያሳያል። እጅግ በጣም ጥሩ ያልሆነ እና አሳሳቢ የሆነ ሁኔታ ነው! ይህ ትዕይንት ከ ኢቢሲ ዜና ማስታወቂያ ጋር ቀርቧል።

ዋው! የቀይ፣ አረንጓዴና ሰማያዊው ኤርትራ ሰንደቅ ዓላማ በነፋስ ሲውለበለብ ሲያምር! ቀለማቱና ምልክቱ ሲያስደንቅ! የሀገር ፍቅርንና ኩራትን በልብ ያሳድራል። በሰማይ ላይ በክብር መውለብለቡ ደስታን ይሰጣል።

ዋው! ሲያስደስት! ሴትዮዋ በደስታ ፈገግ ብላለች። እቃዎቿ ሲያምሩ! ደማቅ ቀለም ያላቸው ቅመሞችና ዕጣኖች! ሲያምሩ! ለሽያጭ በተዘጋጁ ልዩ ልዩ ዕቃዎች የተከበበችው። ምንኛ የሚያጓጓ ቦታ ነው! ሲያስገርም!

በምስሉ ውስጥ የተቀመጠው ካሜራ ኪት በሙሉ ነው። በተቀመጠው አይነት ካሜራ ላይ የተያዘ ማይክሮፎን፣ የሚወጣ ስክሪን እና ተጨማሪ አካላት የተዘጋጀ ነው። የተለያዩ አካላት እና የመያዣ ቦርሳ በአንድ ቦታ ተያይዞ የፎቶ እና የቪዲዮ የሚያሳይ የፈጠራ ስሜት ያሳያል።

ሦስት የውሃ ጠርሙሶች በቀዝቃዛ ሰማያዊ ዳራ ወለል ባለው ማስታወቂያ ውስጥ ጎልተው 'ከስሜት በላይ ውሃ!' የሚል የአማርኛ ጽሑፍ አለ። የንጹህ ውሃው ምስል 'ዋው ሲያምር' ። ውኃው ጥምን የመቁረጥ ስሜት እንዲፈጠር ያደርጋል።

ረጃጅም፣ ቀጫጭን የፕሪሞ ፓስታ ፓኬጆች በሱቅ መደርደሪያዎች ላይ ተደርድረዋል። ፓኬጆቹ ቢጫ፣ ቀይ እና ቡናማ መለያዎች ሲኖራቸው፣ በግልጽ በፕላስቲክ ተሸፍነው በቀኝ በኩል በሰያፍ አቅጣጫ ተደርድረዋል፤ በታችኛው መደርደሪያም ቢጫና ብርቱካናማ እቃዎች አሉ።

አየህ! ይህ ገበሬ መሬት የሚቆፍርበት ሆኗ ምንኛ አስፈላጊ ነው! የገጠር ሕይወት ከባድ ነው፤ ነገር ግን ይህ መሣሪያ መኖሩ ደስ ይላል! ለመሬት ዝግጅት ቁልፍ ነው!

ውይ ሲያስጎመዥ! ጣፋጭ የበግ ሥጋ ወጥ በድንች። ፍቅር! ወጡ ከጎን የሽምብራ ክክና የተጠበሰ ጎመን አለው። ሲማርክ! ሁሉም ምግብ ሰማያዊና የብረት ጎድጓዳ ሳህኖች ውስጥ ቀርቧል። መረጋጋት! ለመብላት የሚያጓጓ ባህላዊ ምግብ።

ሶስት የተለያየ መጠን ያላቸው የዛላሽ የፀጉር ዘይት ጠርሙሶች ተደርድረዋል። ሁሉም ግልጽ የሆኑ ጠርሙሶች ብርቱካናማ መክደኛ እና የፀጉር ዘይት መለያ አላቸው፤ በብርቱካንና ሰማያዊ መለያዎቹ ላይ አንዲት ሴት አለች፣ ለጤናማ ጸጉር የሚመከር ቅባት ነው።

ሲገርም! እጅግ በጣም ሥራ የበዛበት የከተማ መንገድ ነው። ብዙ ሰዎች ሲራመዱና የተለያዩ ተሽከርካሪዎች አሉ። አንደኛው ሰው ሮዝ ቅርጫት በራሱ ላይ ተሸክሟል። ከኋላቸው የንግድ ማስታወቂያዎች በየቦታው ተንጠልጥለዋል። ውብ የከተማ ግርግር!

በምስሉ ውስጥ በበዓል ወይም በሰርግ የተዘጋጀ የውበት አቀማመጥ ታይቷል። በዙሪያውም የወርቅ ዙር ጌጣጌጦች ተጨመሩበት። በፊት በሰው ለመቀመጥ ወይም ለፎቶ መውሰድ የተዘጋጀ አንድ ውብ ወንበር ተቀመጠ፣ በጎኑም ተጨማሪ መቀመጫዎች ታይተዋል።

በርካታ ልጆች በተለያዩ የባህል ልብሶች ደማቅ የቡድን ጭፈራ ያቀርባሉ። እጆቻቸውን ከፍ በማድረግ በፊቶቻቸው ላይ ደስታን እና ፍቅርን ያመለክታሉ፤ ከበስተጀርባ ትልቅና አረንጓዴ የትምህርት ቤት ህንጻ ፊት ለፊት ቆመዋል።

ዋው! የአቶም አወቃቀር እንዴት ድንቅ ነው! ፕሮቶኖች፣ ኒውትሮኖችና ኤሌክትሮኖች በስርዓት መሽከረከራቸው በጣም ያስገርማል! ይህ የዓለም መሰረት ነው! አትገርሙም በዚህ ስራ።

ብዙ ተማሪዎች በትምህርት ቤቱ ቅጥር ግቢ ውስጥ ተሰልፈው ቆመዋል። አብዛኞቹ ጥቁር ሰማያዊ ሹራብ እና ግራጫ ሱሪ ለብሰዋል። የሕንፃዎቹ ግድግዳ ቢጫ ሲሆን፣ መሬቱ በካሬ የተነጠፈ ነው።

አሮጌ የሚመስል ነጭ አውቶቡስ በገጠር አስፋልት መንገድ ላይ ጥቁር ጭስ እያጨሰ በፍጥነት ይጓዛል። አውቶቡሱ በእርጥበት መሬት ላይ በጣሪያው ላይ ጭነት ተጭኖበት ሲሄድ፤ የአካባቢ ብክለትንና ብልሽትን ያሳያል።

እነዚህ የባህል የትከሻ ቦርሳዎች እጅግ በጣም ጥሩ ናቸው! በአሸዋ ቀለም ባለው ጨርቅ ላይ ውብ ጥልፍ ስራ እና የቆዳ ታችኛው ክፍል ደስ ይላል። ከበስተጀርባ ያሉት የሸክላ ዕቃዎች ሲገርም!

ሲገርም! ውብ እና እጅግ በጣም ጥሩ ቤተ ክርስቲያን! ብዙ ምዕመናን ነጭ ልብስ ለብሰው ሲጸልዩ ማየቱ በጣም ደስ ይላል። በቀለማት ያሸበረቁት ግድግዳዎችና ምሰሶዎች፣ እንዲሁም ጣሪያ ላይ ያለው ሥዕል አድኖ የሚያስደንቅ ነው።

ዋው ሲያስደንቅ! የጭላዳ ዝንጀሮዎች እንዴት ይማርካሉ! አንደኛው ዝንጀሮ ለሌላው ፀጉር ማበጠሩ ፍቅርን ሲገልጽ! የፀጉራቸው ብዛት ሲያስገርም! በሣርና በዱር ውስጥ ተሰብስበው መታየታቸው ሲያስደስት! በእርግጥ የዝንጀሮው የፊት ገፅታ ሲያሳዝን! የዱር ሕይወት እንዴት ይገርማል!

ውብ የሆነ ቀይና ጥቁር የኢሜል ማብሰያ ድስት ነጭ በሆነ ወለል ላይ ተቀምጧል። በጣም ጥሩና አንጸባራቂ ቀለም ያለው ክብ ድስት ነው፤ በወይ እጀታ ያለው ቀይ ክዳንም አለው። ምግብ ለማብሰል እጅግ በጣም ጥሩ የወጥ ቤት ዕቃ ነው።

ከአድማስ እስከ አድማስ ድረስ በቢጫ-አረንጓዴ የሙዝ ዛፎች የተሞላ ለም እርሻ፣ በመሃሉ የኤሌክትሪክ ምሰሶ ቆሟል። ሰፊው የሰማያዊ ሰማይ ስፋትና ርቀው የሚታዩት ተራሮች የሰላም እና የመደነቅ ስሜት ይፈጥራሉ።

ዋው! ሲያምር! ቀይ ቡናማ ቆዳ ያለው ትልቅ ቀንድ ያለው አጋዘን ነው። ሲያስደንቅ! ቀንዳቸው ውስብስብና የተጠማዘዘ ነው። አጋዘኑ በልበ ሙሉነት ቆሟል። የእግዚአብሔር የፍጥረት ውበት! ሲያስደስት!

እግዚኦ ሲያስፈራ! እነዚህ የጦር መሳሪያዎች ምን ዓይነት ጥፋት ሊያስከትሉ ነው፡፡ ሲያስደነግጥ! አራት ከባድ መትረየሶች ወይም ጠመንጃዎች በየብስ ላይ ተቀምጠዋል። ፍርሃትንና ጭንቀትን ይፈጥራሉ። የጦርነትና የጥፋት ምልክት!

ቀይ ዘመናዊ አውድማ ማሽን ሰማያዊና ነጭ ሰማይ ስር በሰፊ ሜዳ ላይ አዝመራ እየሰበሰበ ነው። ሁለት ሰዎች ከማሽኑ አጠገብ በስራ ላይ ተጠምደው ሲታዩ ማሽኑ በእህል የተሞላ ክንድ ወደ መሬት ዘርግቷል።

በዚህ ምስል ውስጥ የባህላዊ እና የዘመናዊ መጓጓዣ በአንድ ቦታ ተጋጥሟል። አሽከርካሪ ዶንኪዎች በደን ተሰንሰለው እየቆመው ናቸው፣ በጀርባ ደግሞ የተወሰነ የአየር መንገድ አውሮፕላን ተደርቆ ታይቷል። የተረቸ መሬት እና የተሰበሰበ ህዝብ የተደነቀ እና የተገረመ ስሜት ያሳያል።

መነጽር ያደረገ ወንድ ጥቁር የተንቆጠቆጠ ልብስና ቡናማ ክራቫት ለብሷል። ወንዱ አጭር ፂም ያለው ሲሆን፣ በአንድ መድረክ ላይ በማይክሮፎን አጠገብ ሆኖ እጁን አንስቶ ሲናገር አለ።

ዋው ሲያምር! የደብ አንበሳ ሆቴል ህንጻ አረንጓዴ ተክሎች ታጅቧል። ሆቴሉ ለዕረፍት ሲያጓጓ! በጥሩ ሁኔታ የተያዘው መኪና ማቆሚያ ሲመች! የሆቴሉ ውጫዊ ገጽታ ሲያስደንቅ! ሲያስደስት ለቤተሰብ ዕረፍት ግሩም ነው!

ዋው! በጣም ጥሩ እና የሚያምር የከንፈር ቀለም! በወርቃማ ቱቦ ውስጥ ሆነው ቀይ፣ ብርቱካናማ እና ፈዘዝ ያለ ቀይ ቀለም ያላቸው ሶስት የከንፈር ቀለሞች ሲያምሩ መደነቅን ይፈጥራሉ። ደማቅ ቀለሞቹ ታላቅ ደስታንና ውበትን ያንጸባርቃሉ።

ሲያስደንቅ! በጎ አድራጎት የሚሰሩ ታዋቂ ጥንዶች ፈገግታ ያሳያሉ። ሁለቱም ጥቁር ልብስ ለብሰዋል። ሰውየው መነፅር አድርጓል። ሴትየዋ ረጅም ፀጉር አላት። የዓለምን ችግሮች ለመፍታት የሚተጉ ሰዎች! ሲያኮራ! የጋራ ጥረት ሲያምር!

ይህ ከበሮ ትልቅ እና ግርማ ሞገስ ያለው ነው! በደማቅ ቀይ፣ ጥቁር እና ነጭ ቀለማት የተዋበው ባህላዊ ጨርቅ ተጠቅልሎ፣ በአንገቱ በኩል በጠንካራ ገመዶች በጥንቃቄ መታሰሩ መደነቅን ይፈጥራል። የጥበብ እና የባህል ውበት በግልጽ ይታይበታል!

ዋው ሲያስገርም! ሽማግሌው ሰው ጆሮ ማዳመጫ ሲጠቀም መታየቱ እንዴት ይማርካል! በዙሪያው መመልከቱ ሲያስጨንቅ! የጃኬቱ ቀለም ሲያምር! የሙዚቃው ዜማ እንዴት ያስደስተው ይሆን! ፂሙ ሲያበራ! በእርግጥ ፊቱ እንዴት ያስባሳል! አድማጩን መመልከት ደስታን ይፈጥራል! ሲደነቅ!

በግራ በኩል ትልቁና ክብ የሆነው የኮቪድ-19 ቫይረስ ሞዴል በቀይ እሾሆቹ ጎልቶ አለ። በስተቀኝ በኩል ደግሞ የእንግሊዝኛ ቋንቋ "ኮቪድ-19 ኮሮና ቫይረስ ዲዚዝ" የሚል ጽሑፍ ተቀምጧል። ከታች በአማርኛ የቫይረሱ መልዕክት በነጭ ፊደላት ተጽፏል።

ዋው! ሲያምር! ይህች ሴት ደስ የሚል ልብስ ለብሳለች። ቀለል ያለ የጥጥ ሸሚዝና የተሰነጣጠቁ ሱሪዎች በጣም ያምራሉ። አረንጓዴውና ነጭው ቅንጅት ሲያስደስት! አቋሟ ሲመች! ሲያስደምም! ፋሽኗ ያምራል!

የምሽቱ ሰማይ ሲያሳዝን! በድንጋያማ መሬት ላይ በርካታ ሰዎች በጨለመ ሰማይ ስር ተሰብስበው አሉ። ድካም እና ጭንቀት ፊታቸው ላይ ይታያል! ወይ ጉድ፣ የጉዞ ፍላጎትና ስጋት! የወደፊት ሕይወታቸው ያሳስባል።

በትልቅና አሮጌ ክፍል ውስጥ ተማሪዎች በደስታ ሻማ ይዘዋል። እጅግ በጣም ጥሩ በሆነ ስሜት፣ የተስፋና የደስታ ምልክት የሆነውን ብርሃን ከፍ አድርገው ይዘዋል። የሚያምር የትምህርት ምኞት ነው።

ስሜትና ትኩረት የሚንጸባረቅበት የሙዚቀኛ ምስል። አንድ ሰው ወደ ቀኝ አቅጣጫ እየተመለከተ ባህላዊ ዋሽንት እየነፋ ነው። ቡናማ ጃኬት እና ሸሚዝ ለብሷል። ሁለቱም እጆቹ ዋሽንቱን ይዘው አብረው የተያያዙ ሲሆን ጣቶቹ ቀዳዳዎቹ ላይ ተቀምጠዋል።

ይህ በሌሊት የተነሳው የሚያምር ምስል መስከረም 17 የሚከበረውን የመስቀል በአል እያከበረ የሚገኝ ሲሆን በእጁም የሚንቦገቦግና የሚያበራ የ ደመራ ችቦ ይዙዋል።

በርካታ ነጭ የቴስላ መኪና ኃይል መሙያ ጣቢያዎች በመስመር ተደርድረዋል። ቢያንስ ሁለት ቴስላ መኪናዎች በኃይል መሙያ ጣቢያዎቹ ፊት ለፊት ቆመው ኃይል እየሞሉ ነው። ከበስተጀርባ ኮረብታማ ሜዳና ደማቅ የፀሐይ ብርሃን አለ። ጸጥታው ሰላምና መረጋጋትን ያንጸባርቃል።

ዋው! የተከመሩ ብዙ ሐብሐቦች ሲያስደንቁ! አረንጓዴ እና ነጭ መስመሮች ያሏቸው ፍሬዎች በደረቅ ሣር ላይ ተከምረዋል። የተትረፈረፈ ምርት ደስታን ያሳያል። ጣፋጭና የሚያድስ የምግብ ፍላጎት ይፈጥራል። አስደናቂ የተፈጥሮ ውበት።

ሙሉ በሙሉ የበሰለ፣ ደማቅ ቢጫ ቀለም ያለው ትልቅ የሙዝ ዘለላ፣ በአንድ ግንድ ላይ በንብርብር ተሰረዏል። በዙሪያው ያሉት ጥቂት አረንጓዴ ቅጠሎች የሙዝ ተክል መሆኑን ያመለክታሉ።

እጅግ በጣም የሚያምር ፏፏቴ ከፍ ባለ ቋጥኝ ግድግዳ ላይ በፍጥነት ወደታች ይወርዳል። በዙሪያው ያለው አረንጓዴ ተፈጥሮ ልዩ ውበትንና መደነቅን ይፈጥራል፤ ጭጋጋማው ትነት አስደሳች ድባብ ያጎናጽፋል።

ዋው ሲያምር! የሰው እጅ የሚያበራ መብራት ይዟል። የብርሃኑ ብልጭታ በዙሪያው በርሃንን ይፈጥራል። አዲስ ሐሳብ የመጣበት የመንፈስ ብርሃን ነው። የፈጠራ ፍቅርና ብሩህ ተስፋ ስሜት ይሰማል። በእውነትም ሲያስደንቅ!

ዋው! ይህ ሲገርም የሚያስደንቅ ነው። በቡናማ የእንጨት ማንኪያ ላይ የተቀመጠ የሚያብረቀርቅ ቢጫ የሎሚ ቁራጭ አለ። ማንኪያዋ ደግሞ በነጭ ዱቄት ክምር ጎን ላይ መኖሩ እጅግ በጣም ጥሩ ነው።

ዋው ሲያስደንቅ! ግዙፍ የሆነ የባህል ጎጆ ቤት! ሰውዬው ቤቱን እየጠገነ ወይም እየገነባ ይመስላል። የጎጆው ልዩ ቅርጽና የገለባ አሠራር ልብን ይማርካል። በአካባቢው ጥቅጥቅ ያለ የእንሰት ተክል ይገኛል። የሰውየው ጥረት ሲገርም!

ታሪካዊ የሆኑይ የኢትዮጵያዊያ ኦርቶዶክሳዊ ከምትጠቀምባቸው አብያተ ክርስቲያናት መካከር አንዱ ሲሆን አንድ ወጥ አለት እሚፈለፈሉ ቤተ ክርስቲያን ነው ። ከታራካዊነቱ በተጨማሪም ብዙ ፈውሶች ይካሄዱበታል።

ዋው! እነዚህ ጎመን አትክልቶች እጅግ በጣም ጥሩ እና ትኩስ ናቸው። ጥርት ያለ አረንጓዴ ቅጠሎቻቸው በጣም የሚያምር ነው። በትልቅ ካርቶን ሳጥን ውስጥ ተቀምጠው የጎማ መረብ መጠቅለያ አላቸው። ንጹህ መሆናቸው ደስታን ይስጣል። የሚደንቅ ምርት ነው!

ዋው! እጅግ በጣም ጥሩ እና የሚያምሩ ሰማያዊና ቢጫ ትናንሽ መኪናዎች በአንድ ረድፍ ቆመዋል። መኪኖቹ አዲስ የሚመስሉ ሲሆኑ በጓሮ በር መጋዘን ፊት ለፊት በግልጽ ሰማይ ስር ናቸው። ለከተማ መጓጓዣ የሚሆኑ ደስ የሚሉ አዳዲስ ተሽከርካሪዎች ናቸው።

ዋው ሲያስደስት! በቀለማት ያሸበረቁ የተለያየ ዓይነት የቁርስ እህሎች (ሴሬያል) ሳጥኖች። "ቾኮ ፍሌክስ" እና "ኮርን ፍሌክስ" የሚሉ ምርቶች በብዛት አሉ። "ፍሩቲ ሉምስ" እና "ሃኒ ስታር" የሚሉትም ሳጥኖች አሉ! የምርቶቹ ብዛት እና ልዩነት ልብን ይማርካል።

በሣርና ቁጥቋጦ በተሸፈነ አካባቢ መካከል ቡናማ ጭቃማ ውሃ የተጠራቀመበት ቦታ አለ። በዙሪያው አረንጓዴ ተክሎች እና ጥቂት ቢጫ አበቦች አሉ። የፀሐይ ብርሃን ከላይ በኩል በግልጽ ያበራል።

ባለ ትልቅ ሰማያዊና ነጭ ቀለም ያለው ማተሚያ ማሽን ባለ ብዙ ቀለም ምስል ያትማል። ግዙፉ የህትመት ሮልስ በቀሰታ እየወጣ ነው ።

ዋው! ምንኛ የሚያምር የአረንጓዴ አተር ክምር ! አቤት ስንት ደራሽ ፍሬ። ይህን ያህል መብቀሉ እንዴት የሚያስደንቅ ነው። ደስታን የሚጭር ልፋት። ጤናማና የሚያንጹ ጥሬ ምርቶች።

አንዲት ሴት በሰማያዊና ጥቁር የተሰነጠቀ ልብስ ለብሳ ቢጫ ጀሪካን ውሃ ትቀዳለች። ከጎኗ አንድ ልጅ ከምንጩ ውሃ ይጠጣል፤ ሌሎች ልጆች በጀርባው ቆመዋል። ቦታው በዛፎች እና ቁጥቋጦዎች የተከበበ ነው።

ግንበኞች እና ሠራተኞች የብርቱ ትጋት እና የብስጭት የሌለበት ትኩረት በማሳየት ኮንክሪት ቀላቃይ ማሽን ተጠቅመው በጥንታዊ ግንብ ፊት ለፊት በግንባታ ላይ ናቸው።

ፈገግ ያለች ወጣት ሴት አሜሪካን የሚወክል ነጭ ማልያ ለብሳ እጆቿን አጣጥፋ ቆማለች። ሴትየዋ ጥቁር የፀጉር ባንድ አድርጋለች፣ ከኋላዋ ነጭ እና ጥቁር ዳራ ላይሚል ጽሁፍ ተጽፏል። ከስሟ ጋር የአማርኛ ዜና ርዕስ ከላይ አለ።

ትንሽ ልጅ ቢጫ ጀሪካን ውሃ በገመድ ጀርባዋ ላይ አሥራ፣ ጠጠራማ መንገድ ላይ ቆማለች። ጥቁርና ሰማያዊ ልብስ የለበሰችው ልጅ፣ በስተጀርባ ባሉ ትላልቅ ድንጋዮች መካከል፣ የድካም ስሜት በሚንጸባረቅበት ፊቷ ወደ ካሜራው ትመለከታለች።

ዋው ሲያምር! ደማቅ ሰማያዊ ቀለም ያለው ክሊፕ ያለው ሰሌዳ ነው። ሰሌዳው ቀላልና ለስላሳ ሲሆን፣ ከላይ በኩል ሉሆችን መያዝ የሚችል አንጸባራቂ ብረት ክሊፕ አለው። ለጽህፈት ስራ ምቹ ነው።

በመሬት ላይ የተደረደሩት አረንጓዴ እና ቢጫ ሎሚ መሰል ፍራፍሬዎች የጤናና የሃብት ምልክት ናቸው። የእነዚህ ፍሬዎች ትኩስነት የህይወትን ጣፋጭነት ይገልጻል። ታላቅ የሆነ ተፈጥሯዊ ስጦታ!

በአነስተኛ ጥቁር የፕላስቲክ ማሰሮዎች ውስጥ ብዙ አረንጓዴ ችግኞች በረድፍ ተደርድረዋል። ችግኞቹ ከፍተኛ የመሬት ስፋት ይሸፍናሉ። ከበስተጀርባ ትናንሽ የሰዎች ስብስቦች አሉ። ይህ የእርሻ ዝግጅት ከፍተኛ የሆነ የግብርና ጥረትና ምርት ይጠቁማል።

አራት ሰማያዊ ቀለም ያላቸው ትልልቅ ባለሶስት እግር ሞተር ብስክሌቶች (ጭነት ለመጫን የተዘጋጁ) በሳርማና አቧራማ መሬት ላይ ተደርድረዋል። ብስክሌቶቹ የጭነት ሳጥንና የጥላ ማደሪያ አላቸው። የጭነት ብስክሌቶቹ መከማቸት፤ ለሥራ ያላቸውን ትጋትን እና የኑሮን ሩጫን ይገልፃል።

የቤኒሻንጉል አካባቢ በባህል የከንፈር ዲስክ ማድረግ የሚያስከትለውን ሥቃይ እና ጥንካሬ ሳስብ ያሳዝነኛል። ይህ ልምምድ በጎሳው ውስጥ የውበት ወይም የማዕረግ ምልክት ቢሆንም፣ ሰውነትን ለማስፋት መሰቃየት ትልቅ መሥዋዕትነት ነው።

ዋው ሲያምር! የሃይማኖት ሥርዓት በታላቅ ክብር ተካሂዷል። ሊቀ ጳጳሱ የወንጌል መጽሐፍ ይዘው ሲያነቡ አስደናቂ ነው። የለበሱት የቤተ ክርስቲያን አልባሳትና የወርቅ ካባዎች ማራኪ ናቸው። የመንፈሳዊ ፍቅርና የአምልኮ ደስታ አለው። በእውነትም ሲማርክ!

በጥንታዊና በቀይ ድንጋይ በተቀረጸ ዋሻ ውስጥ ሰዎች ነጭ የእምነት ልብሶች ለብሰው ቆመዋል፤ ተቀምጠዋል። አንዳንድ ሰዎች ዘንግና በእጅ የሚመታ ከበሮ ይዘዋል። የበገና ከበሮዎችና ምንጣፍ በመረጋጋት ለሃይማኖታዊ ትጋት ዝግጅት ያሳያሉ።

ይህ ዘመናዊ የጫማ ማስቀመጫ ወንበር መደነቅንና ምቾትን ይሰጣል። ጨለማ ቡኒ ባለው ማስቀመጫ ላይ ጥቁር መቀመጫ ተነጥፏል። ሁለት መሳቢያዎች ብዙ ጫማዎችን በብዛት ሲያሳዩ፣ ከላይ ቦርሳና ማስታወሻ መኖሩ እርጋታን ያመለክታል።

አንድ ሰው በእጁ ክራርን ይዞ በተመስጦ ይጫወታል። ይህ ግለሰብ ወደ አንድ አቅጣጫ እያየ አፉን በትንሹ ከፈት አድርጎ ያንጎራጉራል። በእጁ የያዘውም ክራር የሚያምር እና ጽድት ተደርጎ የተሰራ ነው።

አንድ ሰው ሰማያዊ ሱፍ እና ክራቫት ለብሶ ማይክራፎን ይዞ በመድረክ ላይ ይቆማል። ከጀርባው ሰማያዊ የብርሃን ዳራ አለ። ከጎኑ ሌሎች ሰዎች እጃቸውን ወደ ላይ ዘርግተው በደስታ ይጨፍራሉ። ትዕይንቱ ደስታን፣ መንፈሳዊ ፍቅርን እና መነቃቃትን ይገልፃል።

ዋው ሲያምር! የጎንደር ፋሲል ግቢ ታሪካዊ ግንቦች አስደናቂ ናቸው። በፀሐይ ብርሃን የለመለመው አረንጓዴ ሜዳና ነጭ ግንቦች ማራኪ እይታ ነው። በእውነትም ሲያስደንቅ! የቅርስ ጥበቃው ሥራ ተጠናክሮ ቀጥሏል። ምንኛ የሚያኮራ ገጽታ ነው!

ዋው ሲያስገርም! በአርኪዮሎጂያዊ ፍርስራሽ የሚመስል የድንጋይ ድልድይ በወንዝ ላይ አለ። ወንዙ የጭቃማ ውሃ በሃይል እየፈሰሰ ሲሆን፣ ጥቅጥቅ ባለ አረንጓዴ ዛፎች ተከቧል። የድልድዩ ጥንታዊነት ትኩረት ይስባል።

እግዚኦ ሲያስደነግጥ! የአደጋ ቦታ ሲያሳይ! ሕንፃው ወድቋል፣ ፍርስራሾችም ተከምረዋል። የወደቁ ግድግዳዎችና የተሰባበሩ ብረቶች አሉ። ሰማይ ጠቀስ ሕንፃው መውደቁ ሲያሳዝን! ሰዎች በፍርስራሹ አካባቢ ይንቀሳቀሳሉ። ሁኔታው ያስፈራል።

ሰማያዊ የጭነት መኪኖች ረድፍ ከትልቅ የኢንዱስትሪ ህንፃ ስር ቆሟል። መኪኖቹ በከረጢት የታጨቁ እቃዎችን በሜካኒካል ማጓጓዣዎች እየጫኑ ነው። የጭነት መኪናዎቹ በካቢናቸው ላይ የቻይንኛ ፊደሎች አሏቸው፤ የምርትና የደስታ ስሜትን ያንፀባርቃል።

ዋው ሲያምር! የፀሐይ ብርሃን የለበሰች ከተማ በትልቅ መንገድ ላይ ብዙ መኪናዎች ተርብ ታይተዋል። ከፍ ያሉ ዘመናዊ ህንፃዎች በመንገዱ ግራና ቀኝ ደምቀዋል። የትራፊክ መጨናነቅ ቢኖርም ከተማዋ ንቁ ሆናለች። ከታች የዜና መግለጫው! ሲያስደንቅ!

የህክምና ባለሙያ ነጭ ካፖርትና ጓንት ለብሰው፣ የሰውነት የላይኛውን ክፍል ለታካሚው ትከሻ ላይ ቀጥታ ማሳጅ እያደረጉ ነው። የባለሙያው ድርጊት የመተማመንና የእርዳታ ስሜትን ይፈጥራል።

ከዉድ እና ከከበረ ማዕድን የተሰራ የድሮ ነገስታት የሚያደረሰጉት ዘዉድ ነዉ። ዘዉዱን ለአገር ቅርስ እና የማንነት መገለጫ ነዉ። የተለያዩ ሰዎች በአትኩሮት ይመለከቱታል። ተደንቀዉ ያዩታል! ።

ዋው! ሲያስደስት! ልጆች እጃቸውን በቧንቧ ሲታጠቡ እንዴት ያምራል! የንፅህና ትምህርት ሲያስደምም! የዩኒፎርም ቀለማቸው ሲያጓጓ! ፈገግታቸው ደግሞ ሲያስደስት! የውሃው መገኘት ሲያስገርም!

በመንገድ ዳር ላይ በጎን ለጎን የተገለበጠ መኪና አለ። የተበላሸው ተሽከርካሪ ግማሹ ነጭና ግማሹ ሰማያዊ ቀለም አለው፤ በዙሪያው ብዙ ቡናማ ከረጢቶች ተበታትነዋል። ሁለት ወጣቶች ከጎን ቆመዋል።

ረዣዥም የመጠጥ ጠርሙሶች በጥቁር መደርደሪያ ላይ ተደርድረው ያስተዋላሉ። የተለያዩ የምርት ስሞች ያላቸው ጠርሙሶች ተሰልፈው የቆሙ እና፤ የጠርሙሶቹ ብርጭቆዎችና በውስጣቸው ያሉት ፈሳሾች ያንጸባርቃሉ። በአብዛኛው የደስታ እና የመዝናናት ቦታን የሚያሳይ ነው።

መደነቅና የጥንካሬ ስሜት ጎልቶ ይታያል። በርካታ ረጃጅም የቴሌስኮፒክ ፎርክሊፍቶች በሰማያዊ ሰማይ ስር ተሰልፈው ቆመዋል። እነዚህ አረንጓዴ፣ ሰማያዊና ብርቱካናማ ግዙፍ ማሽኖች የግንባታንና የልማትን ችሎታ በአጽንኦት ያመለክታሉ።

አንዲት ሴት ሲኒ ከቀረበበት ረከቦት አጠገብ የከሰል ማንደጃ ይዛ ታቀጣጥላለች። እህቺ ሴት ፊቷን ኮስተር አድርጋ ነው የቆመችው። አካባቢዋም በቆርቆሮ የተሞላ ነው።

አንድ መጽሐፍ በጥቁር ልጣፍ ላይ ታትሞ ጥቁር አረንጓዴ ምንጣፍ ላይ ተቀምጧል። የጥንዶች ምስል በመጽሐፉ ላይ ሲሆን፣ የርዕሱ አማርኛ ጽሑፍ "ገዳይ ፍቅር" የሚል ነው።

ባለ ብዙ ብሩህ ቀለም ያላቸው ብስክሌቶች በረጅም መስመር ተደርድረው ይገኛሉ። የፊት ጎማዎችና እጀታዎች በአንድ አቅጣጫ የተደረደሩ ሲሆኑ ፣ ሰማያዊ ፣ ቢጫ እና አረንጓዴ ቀለም ያላቸው ብስክሌቶች በጉልህ ይታያሉ፤ ይህም ብዛትና መሰለፍን ያሳያል።

ያምራል! የገጠር አካባቢ ሲያሳይ! ገበሬዎች የእርሻ ሥራ ሲያከናውኑ። ትልልቅ የገለባ ክምሮች ሲያስደንቁ! ገለባው ወርቃማ ቀለም አለው። ከብቶች በአካባቢው ይገኛሉ። ሰዎች በእርሻው ላይ ሥራ ላይ ናቸው። የብሩህ ቀን አየር በጣም ደስ ይላል!

ዋው ሲያምር! የጥንታዊ ሕንፃ ውበት እና የአረንጓዴው መናፈሻ ያስደንቃል። ከተማው እና ኮረብታዎች የደመቁ ናቸው። ድንቅ እና ታሪካዊ ቦታ! የዚያን ዘመን ትዝታዎችን ያጭራል። ሲያጓጓ!

በብረት ሳጥን ውስጥ ብዙ ዓይነት ቡናማ እና ቀላል ቢጫ ኩኪሶች በቅርበት ተደርድረው አሉ። የአበባ ቅርጽ፣ ክብ እና ረጅም ኩኪሶች አሉ። አንዳንድ ኩኪሶች ሰሊጥ የተቀመመባቸው ናቸው።

አራት ፎቆች ያሉት፣ ቡኒና ነጭ ቀለም የተቀባው አስንዋራ ሆቴል፣ እጅግ በጣም ጥሩ ሆኖ በፀሐይ ደምቆአል። የሆቴሉን አርማ የያዘ ነጭ ሚኒባስ ከመግቢያው ፊት ለፊት ቆሟል፤ አንዳንድ ሰዎች በግቢውና በመንገዱ ላይ ይንቀሳቀሳሉ።

ሉላዊ የእንጨት መብራት ጥላ ከውስጥ የሚያበራ የኤዲሰን አምፖል ያሳያል። የብርሃኑ ሞቅ ያለ ቢጫ ብርሃን ምቾት እና መረጋጋት (ፍቅርን) የሚሰጥ የተፈጥሮ ድባብ ይፈጥራል።

እውነት እንዴት ደስ ይላል! ዘጠኝ "ሐበሻ" ቢራ ጠርሙሶች በአረንጓዴ ዳራ ላይ ተደርድረዋል። ሁሉም በመለያቸው ላይ "የዘቢዳር" የሚል ጽሑፍ አላቸው። በጠርሙሶቹ ዙሪያ የበራንጭቆ ምስሎች ሲበሩ ይታያሉ። እንዴት ያጓጓል!

እጅግ በጣም ማራኪ የሆነው የደራሲው ምስል ግራ በኩል አለ፤ በትኩረት ይመለከታል። የቀኙ ክፍል ደግሞ በውብ ሰማያዊ ቀለም የተሠራውን "ፍቅር እስከ መቃብር" የተሰኘውን የግርማዊት የዜና መዋዕል መጽሐፍ ሽፋን ያሳያል።

ሶስት ሰዎች ጠላ መጠጥ እየጠጡ ሲሆን አንደኛው አባት በእጃቸው ላይ ጠላ መጠጥ የያዙት ሲሆን በጀርባቸውም ጋደም ብለው ፈገግግ ያሉ ሲሆን ተከሻቸው ላይም ከዘራቸውን ጣል አድርጎ ቁጭ ብሏል።

ዋው! በጎዳና ላይ የተደረደሩ ደማቅ ባለቀለም ባህላዊ መሶቦች ሲያምሩ! በተለያዩ ቅርፆችና ከለሮች ያጌጡ ናቸው ። የአካባቢው ገበያ ሕያውና ደስ የሚያሰኝ ነው። ሲያስደስት! በእውነትም አስደናቂ የእጅ ሥራ ነው።

ዋው ! የባህል ልብስ የለበሰ ዘፋኝ ጭብጨባና ፈገግታ ሲያሳይ ሲያስደስት! በእርሱ እጅ ያለው መሰንቆ የሙዚቃውን ውበት ሲያጎላ ሲያጓጓ! እረ ሲያስገርም!

ሁለት ሴቶችና አንድ ወንድ በጫካ ውስጥ ቀለል ያለ ነጭ የፋሽን ልብስ ለብሰዋል። ሞዴሎቹ ከበስተጀርባው ባለው የዛፍ ግንድ አጠገብ ቆመዋል። ይህ ገጽታ ፍቅርንና የፋሽን መደነቅን ያሳያል።

ደረቅና ሳቫና የሚመስል መልክዓ ምድር ከብዙ ቁጥቋጦዎችና ጥቂት አረንጓዴ ዛፎች ጋር ቀርቧል። ቡናማ በሆነው መሬት ላይ ሁለት ቀጭን የዱር እንስሳት በዛፎቹ መሀል ይንቀሳቀሳሉ።

በጥልፍ ሥራ የተሰራ የአልማዝ ቅርጽ ያለው ባህላዊ ንድፍ ይታያል። አረንጓዴ፣ ቀይ፣ ቢጫና ጥቁር ቀለሞች በስምምነት የተዋሀዱ ናቸው። የንድፉ ውበትና ደስታ ከሂሳባዊ አቀማመጡ ጎልቶ ይወጣል። በነጭ ፍርግርግ ላይ የተሰራው ይህ ሥራ የመደነቅ ስሜት ይፈጥራል።

"ዋው! ደስ የሚል መዓዛ!" በማስቀመጫ ላይ በጥሩ ሁኔታ የተጠበሰ (ትኩስ) የሸክላ ጥብስ አለ። ጥብሱ በአረንጓዴ ቃሪያ ያጌጠ ሲሆን፣ በዙሪያው እንጀራ ተጠቅልሎ ቀርቧል። መብሉ "እንዴት ያጓጓል!" እና "ምንኛ ጣፋጭ!" ነው።

ወይኔ! ይህ የዛንዚባር ጥንታዊ ሕንጻ ውበቱ እንዴት ያማራል ! የድሮውን ታሪክ የሚናገረው የእንጨት በረንዳውና የሚያማምሩ በሮች የፍቅር ስሜት ይፈጥራሉ !

በፊት ለፊቱ በደስታ የሚታይ ደማቅ ቢጫ ባለሶስት ጎማ ተሽከርካሪ በመሃል ቆሟል። የፊት ለፊቱ ጎማና ጥቁር የፊት ማስክ በግልጽ ይታያሉ። የሾፌሩና የተሳፋሪው በር በስፋት ተከፍተዋል፤ ይህም ለመንቀሳቀስ ያለውን ቀላልነት ያሳያል። ይህ ደማቅ ተሽከርካሪ የትራንስፖርት ደስታን ይገልጻል።

በግራጫ ግድግዳ ላይ ክብ ቅርጽ ያለው በብረት የተቀረጸ የጌጥ ሥራ ተሰቅሏል። ከሥራው በታች ግራጫ ጠረጴዛ ሲሆን፣ ቀላል የእንጨት ወንበር ከፊቱ ቆሟል።

ትልቅ ቢጫ ጫኚ (ሎደር) ጥቁር ነገር ወደ ነጭ የጭነት መኪና ጀርባ እየጫነ ነው። የጫኚው ትልልቅ ጎማዎች ጎልተው ሲታዩ፣ የጭነት መኪናው በከፊል ተሞልቷል።

የኢትዮጵያ የሁለተኛ እና የሶስተኛ ዲግሪ ተመራቂዎች የአለባበስ ስልት በእውነት ታላቅነትን ያሳያል! ረጅሙ ጥቁር ካባ፣ የዶክትሬት ዲግሪ ለሚጨርሱ ደግሞ ልዩ ኮፍያ...ይህ ሁሉ የጥረታቸው ክብር ነው! ያንን መለበስ እና በመድረክ ላይ መውጣት ያለውን ታላቅ ደስታ መግለጽ አይቻልም!

በእግዚአብሔ ዋው! ይህ ከቀይ ድንጋይ የተፈለፈለው ቤተ ክርስቲያን (ላሊበላ ሊሆን ይችላል) እንዴት አስደናቂ ነው! በመስኮቶቹ ላይ ያሉት መስቀሎች የእግዚአብሔርን ታሪክ ይናገራሉ!

ዋው ሲያምር! የኢትዮጵያ ቡና አቀራረብ! ሲያስደንቅ! በባህላዊ ልብስ ያጌጠ ሰው ቡና ሲያቀርብ ይታያል። ጥልፍልፍ የቡና ሲኒዎችና የገለባ መከፈኛ የፍቅር ድባብን ይፈጥራሉ። ይህ ትዕይንት ደስታንና ባህላዊ ኩራት ይሰጣል!

አራት የወርቅ አንባሮች አንዱ በሌላው ላይ ተደራርበው በጥቁር ወይም ጥቁር ሰማያዊ ዳራ ላይ ጎልተው ይታያሉ። የእጅ አንባሮቹ በጥሩ ሁኔታ ተቀርጸው፣ እርስ በእርስ ተቆራኝተው ውበት አላቸው። ይህ ጌጣጌጥ የፍቅርና የደስታ ስሜትን ያንጸባርቃል።

እመቤታችን ማርያም ልጇን ታቅፋ ያለችበት ምስልን አጅበው ብዙ ሰዎች ይራመዳሉ። በጎን በኩል ትላልቅ የሃይማኖት አባቶች ሃይማኖታዊ ስነስርአት ያለውን ኣለባበስ ለብሰው ለሃይማኖታቸው ያላቸውን ክብር ይገልጻሉ።

በአይነትና በደማቅ ቀለም ያሸበረቁት ፍራፍሬዎችና አትክልቶች! ይህ የመደብር ትዕይንት የትኩስነትንና የጤናን ኃይል ያንፀባርቃል። ለጤናማ ሕይወት የሚሆን አስደናቂ የምርጫ ብዛት !

ጥቁር ቀለም ያለው የእርሳስ ብዕር በሰያፍ አቅጣጫ ተቀምጧል። ብዕሩ ጫፍ ላይ በትክክል የተሳለ እርሳስ ሲኖረው፣ የላይኛው ክፍል ደግሞ ወርቃማ ቀለም ባለው ብረት ታስሮ ጥቁር የላስቲክ ኢሬዘር አለው።

አሪፍ! ንፁህና ክብ ቅርጽ ያለው ሰፊ ሳሎን ሲያዩ! ለራት የሚያገለግል የእንጨት ጠረጴዛና ወንበሮች አሉ። ሶፋዎች በጥቁርና ግራጫ ቀለም ሲማርኩ! ክፍት ነጭ በር ሲያስገባ። ግድግዳው የፈካ ቢጫ ቀለም አለው። ያጓጓል!

ዋው ሲያምር! ባለ ቀለም ድንጋይ መንገድ ሲያሳይ! ቀይ፣ ግራጫ እና ጥቁር ድንጋዮች በሥርዓት ተደርድረዋል። መንገዱ በዛፎችና በአረንጓዴ ተክሎች የተከበበ ነው። የመንገዱ ንድፍ ሲማርክ! ወደ ሩቅ ቦታ የሚወስድ ይመስላል። ያስደንቃል!

ኡፍ ሲያስጠላ! ማካሮኒ የያዘ ቀይና ሰማያዊ የፕላስቲክ ከረጢት። የኮጂ ማካሮኒ ምርት በግልጽ ይታያል። የፓስታው ቅርፅ ፔንኔ መሆኑ ግልጽ ነው። ምግብነት ያለው ምርት ለሽያጭ ቀርቧል።

ውብ የሆነው ቡናማ ፈረስ ከፍ ባለ አረንጓዴ ሣር ውስጥ በፍጥነት እየሮጠ ነው። የፈረሱ ጡንቻዎች ውበቱንና ኃይሉን በሚያስደንቅ ሁኔታ ያሳያሉ። የጨለመው የጀርባ አረንጓዴው የደስታና የፍቅር ስሜት ይፈጥራል።

ብዙ ሰዉ በከተማ መንገድ ላይ ተጨናንቋል። ያም ቢሆን ግን በሙዝ ክምር ሲደሰቱ ግሩም ነው ። የዕለት ተዕለት ግርግር እና ግብግብ ይበዛል። ለኑሮ የሚደረግ ትግል ሲያሳዝን! ሲያጨናንቅ!

እረ ሲያስገርም! በመንገድ ዳር የተሰለፉት ቢጫና አረንጓዴ መኪኖች ሲያምሩ! የመኪኖቹ ቀለማት ልዩ ሆኖ የትራንስፖርት አገልግሎት መኖሩን ሲያመለክት፣ እንቅስቃሴ ሲያሳዩ ያስደስታል!